ሽንኩርትና የተለያዩ አትክልቶች ለሽያጭ ቀርበዋል። ነጭ ሽንኩርት፣ ቃሪያና ዝንጅብል መሬት ላይ ተዘርግተዋል። ከበስተጀርባ ቅጠላማ አትክልቶች ይታያሉ። አንዲት ሴት ሽያጩ አጠገብ ተቀምጣለች። የገበያ ሁኔታን ያሳያል።

በከተማ መንገድ ዳር ሁለት ትላልቅ የብርቱካን ቀለም ያላቸው የቁፋሮ ማሽኖች የህንጻ ፍርስራሾችን እያነሱ ነው። በማሽኖቹ ፊት ለፊት አቧራ ወደ ላይ ሲወጣ፣ በርካታ ሰዎች እና መኪኖች በተጨናነቀው አስፋልት መንገድ ላይ ይጓዛሉ።

ይህ ጥቁር እና ነጭ ምስል የሁለት ታሪካዊ ሰዎች የቅርብ ፎቶዎችን ያሳያል። በግራ በኩል አንዲት ሴት በጌጣጌጥ ያጌጠ ልብስ ለብሳ ስትታይ፣ በቀኝ በኩል ኮፍያ የደፋ ሰው ትከሻውን በጨርቅ ተከናንቧል።

ነጭና አረንጓዴ ከባድ የጭነት መኪና ክብደት መለኪያ ድልድይ ላይ ቀስ ብሎ ይንቀሳቀሳል። አረንጓዴ አጥሮች የተገጠሙበት ተሳቢ ጀርባው ላይ ተያይዟል። ከበስተጀርባ በግራ በኩል ሰማያዊ መኪና ሲጠብቅ፣ በቀኝ በኩል የመለኪያ መሣሪያ ያለው ትንሽ ቤት ቆሟል።

አንዲት ሴት በባህላዊ ጥቁር ልብስና በጨርቅ ታጥባ ከጎኗ የፈረስ ቅርጽ ጥላ ጋር ቆማለች። ከበስተጀርባ ሐምራዊና ሰማያዊ ቀለም ያለው ድንግዝግዝ ሰማይና ከፊል ጎጆ ቤት ይታያል። ከላይ "እምቢታ" የሚል ቃል በአማርኛ በደማቅ ተጽፏል።

ጨለማ ቀለም ያለው፣ የውሃ ጠብታዎች ያሉት የቀዝቃዛ "ንጉስ" ቢራ ጠርሙስ በወርቃማ መክደኛውና በሚያብረቀርቅ መለያው ይታወቃል። መለያው ላይ የጦር ራስ ምልክትና በአማርኛ የጽሑፍ መግለጫ አለው።

ሁለት ክብ ቅርፅ ያላቸው የወርቅ ጆሮ ጌጦች ከላይ ተሰቅለዋል። እያንዳንዱ ጌጥ በነጫጭ ዕንቁዎችና አንጸባራቂ ድንጋዮች ያጌጠ ሲሆን፣ ከታች ረዣዥም የሰንሰለት ዘለላዎች ይንጠለጠላሉ። ይህን ጌጥ የሚያስጌጠው ዕንቁ እውነተኛ ነው?

ከወርቅ የተሠራ የሚመስል የአንገት ሐብልና የእጅ አምባር ስብስብ ነው። ሁለቱም ጌጣጌጦች በሚያብረቀርቁ ትናንሽ ፈርጦች ያጌጡ የጥልፍ ቅርጾችን ይዘዋል። ሐብሉ ሰፋ ያለ የማዕከላዊ ክፍል አለው። ሁለቱም በተመሳሳይ የሰንሰለት ዓይነት የተሠሩ ሲሆኑ በአንድ ቦታ ላይ ተቀምጠዋል።

በሁለቱም ጎኖች ባሉ የምሽት ጠረጴዛዎች ላይ በተቀመጡ መብራቶች ገርጣማ ብርሃን የሚፈነጥቅ ሲሆን፣ ይህ የመኝታ ክፍል የቅንጦትና የመረጋጋት ስሜት ቢሰጥም ለመተኛት በጣም ደስ የሚል ይሆን?

የኢትዮጵያ አየር መንገድ አርማ ያለበት ነጭ ተሳፋሪ ጄት በአውሮፕላን ማረፊያ ቦታ ላይ ቆሟል። በአውሮፕላኑ ጅራት ላይ አረንጓዴ፣ ቢጫና ቀይ ቀለሞች ይታያሉ። ከበስተጀርባ የአውሮፕላን መቆጣጠሪያ ግንብ እና ደመናማ ሰማይ አለ።

አንድ ራሰ በራ ሰው ሙሉ በሙሉ ነጭ የሀገር ልብስ ለብሶ በመድረክ ላይ ቆሟል። ሰውዬው ነጭ መደብ ላይ ማይክሮፎን ይዞ ሲያወራ፣ መደቡ ወርቃማ የአልማዝ ቅርጽ ማስጌጫ አለው። ከበስተጀርባ የኢየሱስ ሥዕልና ሌሎች ጥቁር ልብስ የለበሱ ሰዎች አሉ።

ጥቁር ቀለም ያላቸው፣ የብር ሽፋን ያላቸው ግርጌና የወርቅ አዝራር ያላቸው ሁለት ክፍት ጫማዎች በእንጨት ወለል ላይ ተቀምጠዋል። ጫማዎቹ የጣት ክፍል የተሸፈነ ነው። ጫማዎቹ በትንሹ ወደ አንዱ ዘንበል ብለዋል።

በሠርግ ዝግጅት ላይ ደስታ የሞላበት የመግቢያ መንገድ በቢጫ መብራቶች ያበራል። ሁለት ዓምዶች በነጭ አበባዎች ተሸፍነዋል፤ የእንጨት ወለልም አለ። ከበስተጀርባ ጥቂት ሰዎች ቆመዋል፣ እንዲሁም የእንኳን ደህና መጣችሁ ሰሌዳ አለ።

የኢትዮጵያ እግር ኳስ ቡድን ተጫዋቾች አረንጓዴ እና ቢጫ ማልያ ለብሰው በስታዲየም ውስጥ ተሰልፈዋል። በአስር ተጫዋቾች የፊት ረድፍ በቢጫ አጫጭር ሱሪ እና ቀይ ካልሲ ቆመዋል፤ ከኋላቸው ሶስት ተጫዋቾች ይቆማሉ። የቡድኑ አባላት በቁም ነገር ወደ ካሜራው ይመለከታሉ።

የባህል አልባሳትን የለበሰች ቆንጆ ወጣት ያሳያል። ጸጉሯ በሽሩባ ተሰርቶ፤ አረንጓዴና ነጭ ቀለም ያለው ጨርቅ ግንባሯ ላይ ታስሯል። ነጭ ባህላዊ ልብስ ለብሳለች፤ በአንገቷም የባህል ጌጣጌጥና በትልልቅ የብር ጉትቻዎች አድርጋለች። በታላቅ ፈገግታ አንገቷን ዝቅ በማድረግ የደስታ ስሜትን ታሳያለች።

ጥቁር ቀለም ካለው የሸክላ ማንቆርቆሪያ ጥቁር ፈሳሽ ወደ ፈዛዛ ቡናማ ስኒ ይፈሳል። ጠርዙን የሠረገ የወርቅና አረንጓዴ ንድፍ ያለው ጨርቅ ጠረጴዛው ላይ ተነጥፏል። ከጎን በኩል ቀንበር የሚመስል ስኒ አለው።

በሰማያዊ ትሪ ውስጥ በርካታ የአጥንትና የሥጋ ቁርጥራጮች ተደራርበዋል። የሥጋው ቁርጥራጮች በዋነኛነት ነጭ አጥንት እና ሐመር ሮዝ የሆነ ሥጋ ይይዛሉ። ትሪው በትንሽ ጭረት ባለው ነጭ የጠረጴዛ ገጽ ላይ ተቀምጧል።

በጥቁር የእንጨት ጠረጴዛ ላይ የተለያዩ ምግቦችና መጠጦች ተቀምጠዋል። ጠረጴዛው አንድ ቀይ ወይን ጠርሙስ፣ ሁለት የወይን ብርጭቆዎች እና ሦስት የተለያዩ ምግቦችን ይዟል። ምግቦቹ ሰላጣ፣ የደረቅ ዳቦ ቁርጥራጮች እና የሰላጣ አይነት ይመስላል፤ ከበስተጀርባም ሥዕል ይታያል።

ይህ ስዕል አረንጓዴ ኮረብታዎችና ዛፎች ያሉበትን አስደናቂ ተፈጥሯዊ ገጽታ ያሳያል። የብርቱካንና ቢጫ አበባዎች በሜዳው ላይ በብዛት በቅለዋል። ሰማዩ ደመናማ ሲሆን፣ የርቀት ተራሮች በአድማስ ላይ ይታያሉ።

የተቀመጠ አንድ ትንሽ ልጅ ቢጫ ቀለም ያለው የፀጉር ዘይት እቃ ይዞ ወደላይ እየተመለከተ ነው። የልጁ ፊት በአረንጓዴ የደመቀ ዳራ ላይ በግልጽ ይታያል። በስተግራ በኩል በአማርኛ የተጻፈው ጽሑፍ የፀጉር ዘይቱን በጥንቃቄ የተመረተ መሆኑን ያመለክታል።

ሁለት ቀጫጭንና ወርቃማ የአንገት ጌጦች በአንገት ላይ ተደርበው ይታያሉ። ሁለቱም የአንገት ጌጦች ክፍት ቅጠል ቅርጽ ያላቸው ማሳያዎችን ይይዛሉ። የታችኛው ጌጥ ወደ ታች የሚወርድ ሲሆን፣ በጫፉ ላይ ትናንሽ ነጭ ዕንቁዎችን ይዟል። ዳራው የሰው ቆዳ ቀለም ነው።

አንድ ጥቁር የአፈር መቆፈሪያ መሳሪያ ነጭ እና ቡናማ በሆኑ ካሬ ሰድሎች ላይ ተቀምጧል። መሳሪያው በመሃል ላይ ክብ የሆነ የጉድጓድ ክፍልና ሁለት ጫፎች አሉት፤ አንድ ጫፍ ጠባብ እና የሰላ ሲሆን ሌላኛው ሰፋ ያለ እና ጠፍጣፋ ነው።

አንድ ዘመናዊ የማር መቁረጫ አልባሳት ያሟላ ወጣት ይገኛል ። ልብሱ ቢጫ ቀለምና ዊ ደግሞ ወይም ፊት ነገር አለው ለምን አረንጓዴ ቦታ ላይ ቁሟል ከጀርባውም የማር ቀፉ ይገኛል ።

ባህላዊ ነጭ ልብስና ጥምጣም የለበሱ ሦስት አዛውንት ወንዶችን ያሳያል። ወንዶቹ አንድ ላይ ተቀምጠው ይታያሉ፤ መካከለኛው ሰው የሚናገር ይመስላል። ፊታቸው ላይ ጥንቃቄና የዕድሜ ምልክቶች ይታያሉ። ከበስተጀርባ በደረቅ እንጨት ወይም በገለባ የተሠራ ግድግዳ ይታያል።

አንዲት ሴት ፊቷ ላይ ደማቅ ቢጫ ቀለም ያለው የፊት ማስክ ቀብታለች። ቀይ ሊፕስቲክ የተጠቀመች ሲሆን፤ በአንድ ጣቷ ወደ ጉንጯ ትጠቁማለች። በምስሉ ግርጌ ሶስት ድንች በአራት ማዕዘን ቅርጽ ይታያሉ።

ይህ ፎቶ መደርደሪያ ላይ የተቀመጡ ብዙ ዓይነት መጠጦችን ያሳያል። በግራ በኩል ቀይ ወይን ጠጅ እና በስተቀኝ ደግሞ ጠንካራ መጠጦች ይታያሉ። አንዳንድ መደርደሪያዎች በአረንጓዴ ብርሃን ያጌጡ ናቸው።

ግልጽ የሆነ የፕላስቲክ የውሃ ሃይላንድ ሙሉ በሙሉ በውሃ ተሞልቶ በነጭ ዳራ ላይ ቀጥ ብሎ ቆሟል። ሃይላንዱ መሃል ላይ ጠባብና የተጠማዘዘ ቅርጽ አለው፤ ጥቁር ሰማያዊ ክዳንና የወርቅ ቀለም ያለው የእንግሊዘኛ ስሙ አለ።

በተለይ የተነሳው ፎቶግራፍ አምስት ሰዎችን አሉት። እነሱም ከምግብ መደርደሪያ ላይ ሰላጣ እና ሌሎች ምግቦችን በሳህን ላይ በማንኪያ ሲያነሱ ነው። በምግቡ መደርደሪያ ላይ የተለያዩ ምግቦች ተዘርግተዋል፤ በስተኋላ ያሉት ግድግዳዎች ደብዛዛ ብርሃን ያላቸው ናቸው።

በጥቁር ካፕ የተሸፈነ ነጭ እና ጥቁር የኋይትቦርድ ማርከር ብዕር፣ ከፊት በኩል በትልቁ "WHITEBOARD MARKER" የሚል ጽሁፍ አለው። ብዕሩ ቀጥ ባለ አቀማመጥ ሲሆን በግራጫ ዳራ ላይ ቆሞ። የብዕሩ አካል ከፊል አንጸባራቂ ገጽታ አለው።

ቡናማ ጸጉር ያለው አንበሳ ጭንቅላቱን ከፍ አድርጎ በሳር መሬት ላይ ተኝቷል። እንስሳው ቡናማ ጸጉር እና ጥቅጥቅ ያለ ቀይ-ቢጫ ፀጉር በአንገቱ ላይ አለው። ዙሪያውን በረጃጅም አረንጓዴ ሳሮች ተከቧል፤ ወደ ግራ ዞሮ ይመለከታል።

በከተማ መንገድ መሃል የመንገድ ሥራ እየተካሄደ ነው። መሬት ተቆፍሯል፤ ትላልቅ የፍሳሽ ማስወገጃ ቱቦዎችና የቁፋሮ መኪና ይታያሉ። ሰዎች በእግረኛ መንገድና በግንባታው አካባቢ ሲያልፉ፣ ባለ ብዙ ፎቅ ሕንፃዎች ከበስተጀርባ ይገኛሉ።

ጥቁር እና ሰማያዊ ቀለም ያላቸው ሁለት የቴፕ መያዣ ማሽኖች በገለልተኛ ነጭ ዳራ ላይ አሉ። ማሽኖቹ ከፕላስቲክ የተሰሩ ሲሆን፣ ቴፕ ለመቁረጥ የሚያገለግል የተሳለ ብረትና ለመያዝ የሚያመች ጥቁር እጀታ አላቸው። ሁለቱም ላይ የጃፓንኛ ማስጠንቀቂያ ምልክት ተለጥፎ አለ።

የኢትዮጵያ ቡናና ሻይ ባለስልጣን አርማ ሲሆን፣ በውስጡም የቡና ፍሬን የሚመስል ቅርፅ ይዟል። የቡና ፍሬው በሁለት የተከፈለ ሲሆን፣ አንደኛው ግማሽ በሸፍጥ፣ ሌላኛው ደግሞ በመስመሮች ተስሏል። ይህ አርማ የአማርኛና የእንግሊዘኛ ጽሑፎችንም ይጨምራል።

ሰማያዊ ክብ ምልክት መሀሉ ላይ ነጭ ዳራ አለው። የ"ጂ" እና "ቲ" ፊደላት በቀይ እና ሰማያዊ ቀለም ተፅፈው በመሀል አሉ፤ በስተጀርባ ታሪካዊ ህንጻ ይታያል። በላይኛው ክፍል "ጂቲ ኮሌጅ" በአማርኛ ሲጻፍ፣ ታች ደግሞ በእንግሊዝኛ ተጽፏል።

አንድ የጺም ባለቤት የሆነ ወጣት ነጭ ባህላዊ ልብስ ለብሶ ማይክሮፎን ይዟል። በራሱ ላይ ጥቁር እና ቀይ ባለ ካሬ ቅርጽ ያለው ባርኔጣ አድርጓል። ከበስተጀርባው የሃምራዊ ቀለም ብርሃን ያዘለ መጋረጃና የአማርኛ ጽሑፎች ይታያሉ። ግለሰቡ በአንድ መድረክ ላይ ንግግር እያደረገ ይመስላል።

በእንጨት መደርደሪያዎች ላይ በተለያዩ ንብርብሮች የተደረደሩ በጣም ብዙ የኦልኮ የሻይ ፓኬጆች አሉ። የሻይ ዓይነቶች ብዛት የምቾትንና የፍላጎትን ስሜት በመግለጽ ለደንበኞች የተለያዩ አማራጮችን መኖሩን ያመለክታል።

ሴቶች powder መጠቀም ቀረ የሚል ማስታወቂያ ይገኛል ማስታወቂያው ላይም ሎሚ እንዲሁም አረንጓዴ መደብ አለው ።ከጎን ላይ አንዲት ቆንጆ ፈረንጅ ትገኛለች ።

አንድ ነጭ ልብስና የራስ መሸፈኛ የለበሰ ቄስ በዋሻ ውስጥ ቆመዋል። ግለሰቡ በእጁ የጸሎት በትሮች ሲይዙ፣ በመግቢያው በኩል በሩቅ የሚታየው ትልቅ ዓለታማ ተራራ ይስተዋላል። የዋሻው የውስጥ ግድግዳዎች ቀይና ቡናማ ቀለም አላቸው።

የኋለኛ እይታ በተነሳ ምስል ላይ፣ ነጭ ቲ-ሸርት የለበሰች ሴት በወንበር ላይ ተቀምጣለች። የሰውየው ወይም የሴትየዋ ረጅም ጥቁር ጸጉር በውብ ሁኔታ ተቀጥሎ ከታች ጫፎቹ በሰፊ ኩርባዎች ተጠምጥመዋል።

ሰባት ልጆች በባህላዊ ቆብ (የአገዳ ባርኔጣ) እና በሻሽ የለበሱት በመስኩ ላይ ቆመዋል። የተጎሳቆለ ልብስ ለብሰው ከፊሎቹ ደግሞ የፕላስቲክ ከረጢቶች ይዘዋል። ከበስተጀርባቸው አረንጓዴ የሳር ሜዳና ኮረብታ አለ።

ሶስት ረዣዥም እንዝርቶች የተጠመጠመ ነጭ ጥጥ እና ያልተጠመጠመ ጥጥ በመጠቅለያ ቅርጽ ባለው የቀርከሃ ቅርጫት ውስጥ ተቀምጠዋል። የእንጨቶቹ ጫፍ ክብ ቅርጽ ያለው ቡናማና ጥቁር ቁራጭ አለው።

በሁለት የተከፈለው ምስል በግራ በኩል አንድ ሰው የሙዝ ልጣጭን በፊት ቆዳው ላይ ሲያሻሽ ይታያል። በቀኝ በኩል ደግሞ ሰውየው የተላጠ የሙዝ ልጣጭን ወደ ላይ ከፍ አድርጎ በእጁ ይዞታል።

የዶሮ ገበያ በሰዎች ተጨናንቋል። ወንዶች ዶሮዎችን በሽቦ በተሠሩ ቤቶች ውስጥ አስገብተው ይሸጣሉ። አንዱ ሻጭ ቀይ ዶሮ ከፍ አድርጎ ሲያሳይ፣ ሌላው ገዢ ደግሞ የራሱን ዶሮ በእጁ ይዟል።

አንድ ቀይ ቡኒ ቀለም ያለው የኢትዮጵያ ተኩላ (አቦ ሸማኔ) በድንጋዮች ላይ ተቀምጧል። ተኩላው ወደ ቀኝ ይመለከታል፤ የፊቱ ፀጉር በፀሐይ ጨረር ደምቋል። ከበስተጀርባ በጭጋግ የተሸፈነ ሰፋ ያለ መሬት ይታያል።

በሌሊት ከላይ የተነሳው ሰፊና ህንጻ ቤት ተሰርቷል። በርካታ መብራቶች ደማቅ ብርሃን አላቸው። ዋናው አራት ማዕዘን ሕንፃ በረጅም እና አጠር ባሉ የጎን ክፍሎች የተዋቀረ ሲሆን ከፊት ለፊቱ ሰፊ ሜዳ እና ክብ ቅርጽ ያለው አነስተኛ ሕንፃ አለው።

አንድ መካከለኛ እድሜ ላይ የሚገኝ ሰው ሰማያዊ ልብስና ከረባት ለብሶ ወንበር ላይ ተቀምጧል። ሰውዬው ወደ ፊት ተደግፎ ሲያወራ፣ በፊት ለፊቱ የፕላስቲክ ውሃ ጠርሙስ ተቀምጧል። ከበስተጀርባ ሌሎች ሰዎች ቆመው አሉ።

ሐምራዊ እና ሰማያዊ መብራቶች ያጌጠ ግልጽ የድንኳን አዳራሽ ይታያል። የዝግጅቱ እንግዶች በወርቃማ ወንበሮች ላይ ተቀምጠዋል፣ በድንኳኑ ውስጥ ገመድ አልባ መብራቶችና አበቦች ተሰቅለዋል። በስተጀርባ በነጭ አበባዎች ያጌጠ መድረክ ይገኛል።

በግንባታ ላይ ያለ አንድ የገጠር ቤት ከፊት ለፊት ባለው ደረቅ መሬት ላይ አለ። ቤቱ ክብ ቅርጽ ያለው እና ካሬ ቅርጽ ያለው ክፍልን ያካተተ ሲሆን፣ ግማሹ በሲሚንቶ ሲለሰን ሌላው ጡብ አለው። ቀይ ቆርቆሮ ጣሪያ አለው።

በባህላዊ ቁሳቁሶች ያጌጠ ክፍል ያሳያል። ግድግዳዎቹ በክብ በተሠሩ የገለባ ጌጦችና በደማቅ ቀለም በተሠሩ የሽቦ ማስዋቢያዎች ተሸፍነዋል። በመሃል ላይ ከገለባ የተሠራ ትልቅ የምግብ ማስቀመጫ አለ። ከጀርባ ሁለት ቢጫ ወንበሮች ሲኖሩ በዙሪያው ደግሞ ትናንሽ የእንጨት መቀመጫዎችና ኩባያዎች ተቀምጠዋል።

በሰማያዊ ዳራ ላይ በርከት ያሉ ነጭ የፕላስቲክ ላስቲኮች በሰማያዊ የካርቶን ሽፋን ውስጥ ተጠቅልለው በአንድ ላይ ተከምረዋል። ሽፋኑ "PLASTIC ERASER 2B" እና "Soft and easy to clean" የሚሉ የእንግሊዘኛና የቻይንኛ ጽሑፎች አሉት።

ሶስት ሰዎች በስብሰባ አዳራሽ ውስጥ ፊት ለፊት ቆመዋል። መሃል ላይ ያለው ጥቁር ልብስ ለብሶ፣ ሴቷ በግራ በኩል ጥለት ያለበት ልብስ ስትለብስ፣ በቀኝ በኩል ያለው ደግሞ ሰማያዊ ጃኬት ለብሷል። ከበስተጀርባ ሌሎች ሰዎች እና ኤግዚቢሽን ጠረጴዛ አለ።

በዓለት ላይ ተቀርጾ የተሠራ ጥንታዊ ቤተ ክርስቲያን በዙሪያው ከሚገኙ ዓለታማ ጉድጓዶች መሃል ጎልቶ ይታያል። ቤተክርስቲያኑ ባለ ሶስት ፎቅ ሲሆን፣ ከውጭው ግድግዳ ላይ ሦስት መስኮቶች አሉት። በስተጀርባ የተራራና የዛፎች አረንጓዴ ገጽታ ይስተዋላል።

የእንጨት የመመገቢያ ጠረጴዛና ወንበሮችን ያሳያል። ጠረጴዛው አራት ማዕዘን ሲሆን የሚያብረቀርቅ መስታወት አለው። ዙሪያው በስምንት የእንጨት ወንበሮች ተከቧል። ወንበሮቹ ቀይ ቡኒ ቀለም ያላቸው ሲሆኑ በላያቸው ላይ ብርቱካናማ መቀመጫ አላቸው።

ፈገግታ ያለው ጥቁር ሸሚዝ የለበሰ ሰው በቢጫ እና አረንጓዴ ጀርባ ፊት ቆሟል። ሰውየው በፈገግታ የቅዱስ ጊዮርጊስ ቢራ የሚል ጽሑፍ ያለበትን አረንጓዴ ጠርሙስ ለተመልካች አሳይቷል። ጠርሙሱ ቀይና ነጭ ምልክት አለው።

ቡናው በእንፋሎት ወደ ላይ ሲተን፣ በጎን በኩል በከሰል የተጫነ ዕጣን ማስነሻ ላይ ጭስ ይወጣል፤ ከሲኒው ጀርባ ቅርጫት ውስጥ የፈነዳ ፈንዲሻ እና ጥቁር የቡና ሲኒ አለ፤ ሁሉም በእንጨት ጠረጴዛ ላይ ተቀምጧል።

አንድ ግራጫ ሹራብ የለበሰ ወንድ በትናንሽ እንጨቶች በተሰራ አጥር ውስጥ በሚገኝ የጓሮ አትክልት ስፍራ ላይ ሆኖ። ሰውየው አካፋ በመጠቀም አፈሩን ከቆሻሻ ጋር እየቀላቀለ ያለ ይመስላል። ከበስተጀርባ ረጅም የበቆሎ ተክሎች ያሉት ለምለም የአትክልት ስፍራ ይታያል።

የጥሬ ሥጋ፣ የሆድ ዕቃና የሌሎች የእንስሳ ክፍሎች በትናንሽ ቁርጥራጮች ተቆርጠው ተዘርግተዋል። መሀል ላይ ደግሞ በሠሃን ውስጥ ቀይ ወጥ እና ቢጫ ቅመማ ቅመም ተደርጎ ተቀምጧል። የተለያዩ ክፍሎች ቀይ፣ ነጭ እና ግራጫማ ቀለም አላቸው።

አንድ ዘመናዊ የዲጂታል ክብደት መለኪያ መሳሪያ በነጭ ዳራ ላይ ተቀምጧል። መሳሪያው ነጭ አካልና ሰማያዊ የመለኪያ ሰሌዳ አለው። ከፊት በኩል ክብደትን እና ቁጥሮችን የሚያሳዩ ሶስት ሰማያዊ የዲጂታል ማሳያዎች ይገኛሉ።

በገበያ ቦታ ላይ የተለያዩ ሰዎች ይታያሉ። አንድ ሽማግሌ ነጭ ሻማ ለብሶ የጎበጠውን ሰው እየረዳ ነው። ከበስተጀርባ አንዲት ሴት በቅሎ ላይ ተቀምጣለች፤ በዙሪያውም ሌሎች ሰዎች ይገኛሉ። የአክብሮት ጉልበትን እየሳመ የሚያሳየን ትዕይንት ነው።

አንድ ብርማ ቀለም ያለው የቆየ መልክ ኮሮላ መኪና በግራ በኩል፣ አዲስ የሚመስል ቀይ ያሪስ ሴዳን ደግሞ በቀኝ በኩል ተቀምጧል። ከላይ “የሳምንቱ የመኪና ገበያ!!” እና ከታች ደግሞ “ያገለገሉ መኪኖች ዋጋ!!” የሚሉ ነጭ ጽሑፎች በምስሉ ላይ ተጽፈዋል።

ትልቅ ሰሃን ላይ ጠፍጣፋ እንጀራ ተነጥፎ፣ መሃል ላይ በስጋና በአትክልት የተዘጋጀ ፍርኖ-ስጋ ተቀምጧል። ከላይ ሦስት የተጠቀለሉ የኢንጀራ ጥቅሎች ተደርድረዋል። በጎን ደግሞ ደማቅ ቀይ በርበሬ አለ፤ ከኋላ የቢራ ብርጭቆና ጠርሙስ አሉ።

ወፍራም ቡናማ-ግራጫ ፀጉር ያለውና ወደ ኋላ የታጠፉና የተጠመዘዙ ረጃጅም ቀንዶች ያሉት ዋልያ በከፍታ ቦታ በሚገኝ ደረቅና ረዣዥም ሳር ባለው አካባቢ ላይ ቆሟል። በስተጀርባ በትንሹ የደበዘዘ ሌላ ትንሽ የዱር ፍየል ይታያል።

ከግንዱ ጋር የተያያዙ ነጭና ክብ ቅርፅ ያላቸው ብዙ ነጭ ሽንኩርቶች በቅርብ ርቀት በጥቁር የፕላስቲክ ሣጥን ውስጥ ተቀምጠዋል። ሣጥኑ በአንፃራዊነት ለስላሳ በሆነ ነጭ ቦታ ላይ የተቀመጠ ሲሆን የሰው እግር እና የጫማ ቁራጭ ከላይ በስተቀኝ በኩል አሉ።

በርካታ ባህላዊና ዘመናዊ የሆኑ የቤት ዕቃዎች በጠረጴዛ ላይ ተቀምጠዋል። በስተቀኝ ሁለት ጥቁር የሸክላ ማሰሮዎች፣ በመሃል ላይ ደግሞ የብር ብረት ሻይ ማፍያና የብረት መጠጫ ብርጭቆዎች፣ ከበስተግራ ደግሞ ሁለት አረንጓዴ የመስታወት ጠርሙሶች ተቀምጠዋል።

የአንድ ትልቅ ዛፍ ቅርንጫፎች ብዛት ያላቸውን ቡናማ ፍሬዎች ተሸክመዋል። ትላልቅና ጠንካራ ቅርንጫፎች ጥቅጥቅ ባለ አረንጓዴ ቅጠሎች ጋር ተዋህደዋል። ፀሐያማ ቀን ላይ ዛፉ በኮረብታ ወይም ገደልማ ቦታ ይታያል።

የካሞፍላጅ የራስ ቁር የለበሰ ወጣት በድርብ መትረየስ አጠገብ ቆሟል። ወታደሩ የፀሐይ መነጽርና መከላከያ ካሜራ ልብስ ለብሷል። መትረየሱ በጠንካራ አቋም ላይ የቆመ ሲሆን፣ ከበስተጀርባ ዛፎችና ደማቅ ሰማይ ይታያሉ።

ሐብሐቦች በአረንጓዴ ቅጠሎችና አትክልቶች በነፃነት መካከል በሜዳ ላይ ሲያድጉ ይታያሉ። ፍሬዎቹ አረንጓዴ ቀለምና ደመቅ ያለ መስመር ያላቸው ሲሆኑ በነፃነት ከእናት ተክላቸው መለየት ያልቻሉ ይመስላሉ::የእርሻ መሬት ላይ ያለው ፀሐይ በነፃነት የምትፈልቀው ብርሃን የሐብሐቡንና ቅጠሉን ገፅታ ያደምቃል።

አንድ ባር ከፊት ለፊቱ ነጭ የሆኑ ሶስት መቀመጫዎች አሉት። ከቆጣሪው በላይ ካቢኔቶች ውስጥ በተሰሩ ባለ ስድስት ማዕዘን ክፍሎች ውስጥ መጠጦች ሲቀመጡ፣ መሃል ላይ አንድ ቴሌቪዥን የእግር ኳስ ጨዋታ ያሳያል። ነጭ ሰው ሰራሽ አበባዎችም ተደርገዋል።

ሦስት ቢጫና አረንጓዴ የተቀቡ ታክሲዎች ተራ በተራ መንገድ ዳር ቆመዋል፤ እንግዲያው፣ ከኋላቸው ከሚታየው ነጭ የጭነት መኪና እና የሕንፃ ግድግዳ ጋር ተዳምሮ፣ ይህ ተመሳሳይ ቀለም ያለው የመኪናዎች ስብስብ የከተማውን የሕዝብ ትራንስፖርት አገልግሎት አያሳይምን?

ነጭ ኮፍያና ጥቁር ልብስ የለበሰ ሼፍ በቡፌ ጠረጴዛ ላይ የተደረደሩ ምግቦችን ያስተካክላል። በርካታ ጎድጓዳ ሳህኖች የተለያየ ቀለምና ዓይነት ያላቸው ወጦችና ምግቦች ይዘዋል። ከኋላ የቡና ተክልና ወፍ የተቀረጸበት ትልቅ ምስል አለ።

አንዲት ሴት ነጭ ሻሽ ተጠቅልላ ጥቁር ልብስ ለብሳ ፒያኖ ስትጫወት ይታያል። የፒያኖውን ነጭና ጥቁር ቁልፎች በሁለቱም እጆቿ ትነካለች። ፊቷን ወደ ፊት አዙራ ፈገግ ብላለች። ከፒያኖው በላይ የሙዚቃ ኖታዎች ያለበት ወረቀት ቆሟል።

ሶስት ሴቶች በብርሃን ቡናማ ዳራ ፊት ለፊት ቆመዋል። የተለያየ ቀለምና ንድፍ ያለው ነጭ እና ቡናማ ካባ እና ሱሪ ለብሰዋል። በመሃል ያለችው ሴት ጥቁር ሸሚዝ አድርጋ፤ ሁለቱ ደግሞ ነጭ ለብሰዋል።

በአንድ የገበያ ስፍራ ብዙ ሰዎች አትክልት ሲገበያዩ ይታያሉ። አብዛኛው ነጋዴዎች መሬት ላይ ተቀምጠው የጎመን ቅጠል ይደረድራሉ። አንድ ሰማያዊ ኮፍያ የደፋ ወጣት ከሴት ነጋዴ አጠገብ ቆሞ አትክልት እየመረጠ ነው።

አንዲት ሴት በገበያ ቦታ ወለል ላይ ተቀምጣለች። ቀይ ሻሽ ጠምጥማ ቡናማ ሹራብና ቢጫ ትሸርት ለብሳለች። በአካባቢዋ ብዙ አትክልቶች፣ ፍራፍሬዎች፣ ጥራጥሬዎች እና የተለያዩ እቃዎች ተዘርግተዋል። ከኋላዋ ደብዛዛና ነጣ ያለ ግድግዳ ዳራውን ይፈጥራል።

በተሰነጣጠቀ ድንጋይ በተነጠፈ መንገድ ዳር የቆየ ቤት መግቢያ በር ከነጭ ግድግዳ ጋር ይታያል። ከላይ ቆርቆሮ ጣራ አለ። በሩን ቢጫ መጋረጃ ይሸፍነዋል። በግራ በኩል “ምግብና መጠጥ መርሐባ” የሚል ጽሑፍ አለ፤ በቀኝ በኩል ደግሞ “ኮካ ኮላ” ምልክቶች ተሰቅለዋል።

በትልቅ አዳራሽ ውስጥ ተቀምጠው ስብሰባ የሚከታተሉ ሰዎችን ያሳያል። አብዛኞቹ ሰዎች ወታደራዊ ወይም የፖሊስ ልብስ የለበሱ ሲሆን፤ ሌሎቹ ደግሞ ሲቪል ልብስ አድርገዋል። ሁሉም በብርቱካናማ መቀመጫዎች ላይ ተቀምጠው ወደ መድረክ ይመለከታሉ። የዜና ርዕስ የሚያሳይ ጽሑፍ ከታች ይታያል።

ቀላል ግራጫማ ቀለም ያለው፣ ዘመናዊና ነጭ መስኮቶች ያሉት ቤት በተራራ ቁልቁለት ላይ ተሠርቷል። ቤቱ በኮረብታ ላይ ሲሆን፣ ከፊት ለፊት ቡናማ አፈር አለ። ከበስተጀርባ ብዙ ጥቅጥቅ ያለ አረንጓዴ ዛፎች አሉ።

በቀላል ግራጫማ ጀርባ ፊት ለፊት የተነሳ የቤተሰብ ምስል ነው። እናትና አባት ሕፃን ልጅ ይዘው ሲስቁ፣ ሁሉም በባህላዊ ቀለል ያሉ አልባሳት የለበሱ ናቸው። እናቲቱ የራስ ጌጥ እና የአንገት ሀብል አድርጋለች፣ ሁሉም ፈገግታ ያሳያሉ።

አንድ ሰው ጥቁር ግራጫ ጃኬት እና ቀይ ሱሪ ለብሶ ጥቁር ኤሌክትሪክ ጊታር ይጫወታል። ከነጭ ፍሬት ምልክቶች ካለው ጥቁር አንገት ጋር አዲስ ዘመን ነው። የጊታሩ ገመድ ከታችኛው ጫፍ ጋር ተያይዟል። ከበስተጀርባ በሥዕል ያሸበረቀ ግድግዳ አለ።

አንድ ወታደር ቀይ ኮፍያና የደንብ ልብስ ለብሶ፣ በወታደራዊ የጭነት መኪና ላይ ባለው የሮኬት ማስወንጨፊያ ጀርባ ቆሟል። ወታደሩ ቀኝ እጁን አጥፎ ሰላምታ ይሰጣል፤ መኪናው በከተማ መንገድ ላይ በሚደረግ ሰልፍ ላይ ይጓዛል።

ብዙ ሥጋ የያዙ ትላልቅ የእንስሳት አስከሬን ክፍሎች በብርድ መጋዘን ውስጥ በብረት መደርደሪያ ላይ ተንጠልጥለዋል። የጥሬ ሥጋው ቀይና ቢጫ ስብማ ክፍል በግልጽ ይታያል። በስተቀኝ በኩል የጀርባው ክፍል ብቻ የሚታይ ነጭ ኮት የለበሰ ሰው በቆመበት አካባቢ፣ የብረት ቱቦዎች ይገኛሉ።

ከኮረብታ አናት ላይ ከተማ በሰፊው ተቀርጿል። ብዙ ትናንሽ ቤቶች እና በርካታ መጋዘን የሚመስሉ ሕንፃዎች ሲኖሩ፣ በሩቅ ደግሞ ጉልላት ያለበት ነጭ ቤተክርስቲያን አለ። የኮረብታዎቹ አረንጓዴ ጫፎች እና ግልጽ ሰማይ ከበስተጀርባው አሉ።

በገጠር አካባቢ አንድ ትልቅ ቤተሰብ ከመንደራቸው ጋር አብሮ ይታያል። ሰዎቹ በሐመር ቀለም የተሸፈኑ ባህላዊ የገጠር ልብሶች ለብሰዋል። ብዙ ሕፃናት አብረው አሉ፣ ሁለት ትንንሽ ልጆች የሚገርም የተላጨ የፀጉር አሠራር አላቸው።

በአንድ አዳራሽ ውስጥ በርካታ ሰዎች ተሰብስበው ተቀምጠዋል። ሁሉም ማለት በሚቻል መልኩ ነጭ ወይም ሰማያዊ ጭምብል አጥልቀዋል። አብዛኞቹ ወንዶች ጥቁር ኮት ለብሰዋል፤ ከፊት ያሉት ሰዎች ደግሞ ማስታወሻ ይጽፋሉ ወይም ወረቀት ይዘዋል።

ይህ ዘመናዊ ኩሽና ጥቁር ሰማያዊ ካቢኔቶች እና ወርቃማ መያዣዎች አሉት። ከሰድር የተሰራው ነጭ እና ግራጫ ግድግዳ እንዲሁም ነጭ የእብነ በረድ ጠረጴዛው ላይ ማብሰያ ምድጃ፣ ማንቆርቆሪያ እና የማቀላቀያ ማሽን ተቀምጠዋል። በግራ በኩል መስኮት አረንጓዴ ተፈጥሮን ያሳያል።

የቮሊቦል ግጥሚያ በስታዲየም ውጪ እየተካሄደ ነው። ሁለት ቡድኖች ቢጫና ሰማያዊ ልብስ ለብሰው ይጫወታሉ። ተጫዋች ቁጥር አራት ኳሷን ለመምታት ከፍ ብሎ ዘሏል። በርካታ ተመልካቾች በሜዳው ዳር ተቀምጠው ጨዋታውን ይከታተላሉ።

የፈረሰኞች ሰልፍ በደማቅ ልብሶችና ባንዲራዎች ታጅቦ በመንገድ ላይ ይጓዛል። ፈረሶቹም በተለያዩ ጌጦች አጊጠዋል። የሀገር ፍቅርን የሚያሳይ ሰልፍ ነው። ብዙ ሰዎች የሰልፉን እንቅስቃሴ እየተመለከቱ ነው። አከባበሩም በብዙ ተሳታፊዎች የተሞላ ነው።

ፈገግታ ያላቸው ባልና ሚስት ከልጃቸው ጋር በሱቅ ውስጥ ቆመዋል። ሴትየዋ ጥቁር ፀጉር ያላት ስትሆን፣ ሰውዬው ጥቁር ግራጫ ሸሚዝ ለብሷል። ከፊት ለፊታቸው ደማቅ ሰማያዊ መዝኚያ ተቀምጧል። ከበስተጀርባ ብዙ እቃዎች በመደርደሪያዎች ላይ ይገኛሉ።

አንድ ሰው የካኪ ቀለም ያለው ዩኒፎርም ለብሶ ወንዝ ላይ ገመድ ተንጠልጥሎ ሲያልፍ ይታያል። ሰውዬው ተገልብጦ በገመድ ላይ ነው። ከታች ያለው ውሃ ጭቃማና ቡናማ ነው። ዳርቻው በአረንጓዴ ቁጥቋጦ የተሸፈነ ነው፡፡

በርካታ ሰዎች በትልቁ አዳራሽ ውስጥ ተቀምጠው የኢትዮጵያን ባህላዊ ምግብ እየተመገቡ ነው። አዳራሹ በገለባ የተሰራ ጣራና ባህላዊ የቆዳ ስዕሎች አሉት። አንዳንድ ሰዎች ቀይ ወይን ግላሶች ይዘዋል። ይህ ሬስቶራንት በኢትዮጵያ ባህላዊ ሙዚቃና ጭፈራ የሚታጀብ የባህል ምሽት ያዘጋጃል?

ረጃጅም ዘንባባ ዛፎች በሰማያዊ ሰማይ ስር ባለው አስፋልት መንገድ ዳር በሁለት በኩል ተሰልፈዋል። ብዙ ተሽከርካሪዎችና ብስክሌቶች በመንገዱ ላይ ይጓዛሉ፤ በስተቀኝ በኩል ቀይ አበባ ያላቸው ዛፎች አሉ።

ከላይ ሽፋኑ ጥቁር ቀለም እና ከታች መርገጫው ነጭ እና ቀይ ቀለማት ያሉት ከቆዳ የተሰሪ ተለቅ ያለ ጫማ በነጭ ዳራ ላይ ተቀምጧል።

የባህላዊ ዳንስ ቡድን በደስታ ሙዚቃ እየሰራ ነው። ሴቶቹ ረጅም ነጭ ቀሚሶች ለብሰው፣ በቢጫ ጃንጥላዎች ያጅባሉ። ወንዶች ሙዚቀኞችና ዳንሰኞች በአካባቢው ቆመዋል። መድረኩ በባህላዊ መልክ የተዘጋጀ ሲሆን፣ ትርኢቱ አስደሳች ድባብ አለው።

በብርቱካናማና ቀይ ቀለም የተዘፈዘፈ የእንቁላል ምግብ፤ የቲማቲም ቅንጣቶች በውስጡ በግልጽ ይገኛሉ። ይህ ወፍራም ቅንጣት ያለው ምግብ በብረት ምጣድ ውስጥ ሙሉ ለሙሉ ተዘጋጅቷል። በላዩ ላይ የተቆራረጡ ደማቅ አረንጓዴ የቃሪያ ቁርጥራጮች ተበትነው ተቀምጠዋል።

ጥቁር እና ነጭ በሆነው የድሮ ፎቶግራፍ ውስጥ፣ ሰዎች በትላልቅ ምሰሶዎች አጠገብ ባለው ግድግዳ ተደግፈው ተቀምጠዋል። ሁሉም ማለት ይቻላል ነጭ ልብስ ለብሰው ጥቁር ጨርቅ ደርበዋል፤ እንዲሁም በትር ይዘዋል። ሰፋፊ መስኮቶችና የጣሪያ መብራት በሰፊው ክፍል ይገኛሉ።

በአዲስ አበባ ከተማ ውስጥ የሚታወቅ አደባባይ ያሳያል። ከፊት ለፊት ሰማያዊና ነጭ የሆነ የህዝብ ማመላለሻ መኪና አለ። ከበስተጀርባ ትልቅና ጥቁር የአንበሳ ምስል ይታያል። ከበስተኋላ ደግሞ ረዣዥም ሕንፃዎችና ዛፎች ያሉ ሲሆን፤ መንገዱ በእግረኞችና በመኪናዎች የተሞላ ነው።

በገበያ ውስጥ የተለያየ ዓይነት ቀለም ያላቸው ብዙ አትክልቶች በሥርዓት ተደርድረዋል። ካሮት፣ ኤግፕላንት፣ ቲማቲም፣ ነጭ ሽንኩርት እና ሌሎችም ቅጠላ ቅጠሎች በብዛት ቀርበዋል። ፍራፍሬዎቹ ለሽያጭ በተደረደሩበት ቦታ ትልቅ ክብደት መለኪያ አለ።

በፀሐያማ ቀን፣ ሰዎች በከተማ መንገድ ላይ ይጓዛሉ። አንድ ሰው ትልቅ፣ ቀይ፣ ከፕላስቲክ የተሠራ የሚመስል ቅርጫት በትከሻው ላይ ተሸክሟል። ብዙ ሰዎችና ተሽከርካሪዎች ባሉበት የገበያ አካባቢ የሚመስል ቦታ ሲሆን፣ በጎን በኩል የተለያዩ ሸቀጦች የተደረደሩበት ይመስላል።

አምስት ትናንሽ ልጆች ቀይ ቬስት እና ሰማያዊ ሸሚዝ የለበሱ በትምህርት ቤት ጠረጴዛ ዙሪያ ተኮልኩለዋል። በቡድን ሆነው አንድ ክፍት መጽሐፍ እየተመለከቱ ነው፤ አንደኛው ልጅ ጣቱን ተጠቅሞ በመጽሐፉ ውስጥ ያለውን ነገር ያመለክታል።

የካሙፍላዥ ልብስ የለበሱ በርካታ ወታደሮች መሬት ላይ ተቀምጠዋል። አንድ ግራጫ ጃኬት የለበሰ ሰው ፊቱን ከወታደሮቹ ዞሮ ቆሞ ንግግር ያደርጋል። ድርጊቱ በጥላ ስር ባሉ ደረቅ ዛፎች አቅራቢያ እየተከናወነ ነው።

ቀይ የስፖርት ልብስ የለበሰ እና እጅግ በፈገግታ የተሞላ ፊት ያለው ዳኛ ነጭ ልብስ ለለበሰ አንድ የእግር ኳስ ተጫዋች ቢጫ ካርድ እያሳየው ይገኛል።

አንድ ወጣት በባዶ እግሩ ቡናማ አፈር ባለው በእርሻ ቦታ ላይ ይታያል። በቀኝ እጁ ዘር ሲበትን በግራ እጁ ሮዝ ቀለም ያለው ጎድጓዳ ሳህን ይዟል። ጀርባው ላይ ዛፎች እና የሩቅ መንደር ይገኛል።

ከፊል የደበዘዘ ሰውነት ቀይ ሶፋ ላይ በከዋክብት የተሞላ በሚመስል ጨለማ ክፍል ውስጥ ተኝቷል። ከላይኛው ክፍል በብርቱካናማ ቀለም የደመቀው "አለማወቅ" የሚል ትልቅ የአማርኛ ርዕስ አለ። በስተቀኝ በኩል በአልማዝ የተሞላ የሚመስል ክብ ሰዓት ተሰቅሏል።

አንድ ወጣት በደረቅ መሬት ላይ በተከማቹ በርካታ የፕላስቲክ ጠርሙሶች ፊት ለፊት ቆሟል። ሰውዬው ወደ ቆሻሻው ክምር ዞሮ ሲታይ፣ ከበስተጀርባ በተጣመሩ ጨርቆች የተሰራ መዋቅርና ትላልቅ አረንጓዴ ከረጢቶች አሉ።

አንድ ወጣት ነጭ ልብስ ለብሶ፣ ከቤት ውጭ ቆሟል። ሰውዬው በቀኝ እጁ ትንሽ ጠመኔ ይዟል። ከበስተጀርባ ረጅም ባለ አንድ ፎቅ ህንፃ ይታያል፤ በርካታ አራት ማዕዘን መስኮቶች አሉት። መሬቱ ሳር የበዛበትና ደረቅ ነው።

አረንጓዴ እና ነጭ አውቶቡሶች በቆሙበት በአውቶቡስ መናኸሪያ ውስጥ ብዙ ሰዎች እና ሻንጣዎች ይታያሉ። አንዳንድ ወንዶች በአውቶቡሶች ፊት ለፊት ቆመዋል፤ ሌሎች ደግሞ በእንጨት ጋሪዎች ላይ የተጫኑ እቃዎችን ይጎትታሉ። መሬቱ ጭቃማና ቡናማ ነው።

ከላይ ጥቁር ካባ እና ከውስጥ ነጭ ልብስ የለበሱ አባት ቁመዋል። እኒህ አባት በእጃቸው ቀይ ቀለም ያለው መስቀል ይዘዋል። ይህም የኦርቶዶክስ ቤተክርስቲያን አባት መሆናቸውን ያመላክታል።

የቡናማ እንስሳት መንጋ በወንዝ ወይም በጭቃማ ኩሬ ውሃ እየጠጡ ነው። ሁሉም እንስሳቶች ጥምዝ ቀንዶች ሲኖሯቸው፣ ከፍ ያለ የኋላ ክፍልና ረጅም ጅራት አላቸው። ከበስተጀርባ ረጃጅም የደረቁ ሳሮች ጥቅጥቅ ብለው አሉ።

በአንድ ሕንፃ ውጭ በረንዳ ላይ፣ የሕክምና ባለሙያዎች የሚመስሉ ብዙ ሰዎች ለጋራ ፎቶ ተሰብስበዋል። አብዛኞቹ ነጭ የላብራቶሪ ካፖርት ሲለብሱ፣ አንዳንዶቹ የእውቅና ማረጋገጫ ወረቀቶች ይዘዋል።

ሰዎች በብዛት የተሰበሰቡበት ትልቅ አዳራሽ፣ በውብ ምንጣፍ የተሸፈነ ወለል ያለው ነው። በርካታ ወንዶች ተቀምጠው የሃይማኖታዊ ስነስርዓት ወይም ስብሰባ ሲካፈል፣ አንዳንዶቹም ነጭ ወይም ባለቀለም ጨርቅ ጭንቅላታቸው ላይ አድርገዋል።

አንድ ትልቅ አጫጅ ስንዴ ከሜዳ ላይ ይሰበስባል ። የተሰበሰበውን እህል ረጅም ቱቦ አማካኝነት ወደ ትልቅ አረንጓዴ የጭነት መኪና ይጭናል ።

ሁለት ቦልቶችን እና ሁለት ነትዎችን ያሳያል፡፡ ቦልቶቹ ሙሉ በሙሉ በክር የተሰሩ አይደሉም፤ ከጭንቅላቱ በታች ለስላሳ ግንድ አላቸው፡፡ ሁሉም የብረት ማያያዣ ክፍሎች ብርማ እና አንጸባራቂ ናቸው፡፡ እነዚህ ክፍሎች ዕቃዎችን ለማያያዝ እና ለማጥበቅ የሚያገለግሉ የተለመዱ የሃርድዌር አይነቶች ናቸው።

በርካታ የተለያዩ የታሸጉ እና የተቀደዱ የቸኮሌት ከረሜላዎች በነጭ ዳራ ላይ ተበትነዋል። ከረሜላዎቹ ደማቅ ቀይ፣ ሰማያዊ እና ብርቱካናማ መጠቅለያዎች አሏቸው። እነዚህም የተለያዩ ምርቶች መሆናቸውን ያሳያሉ።

ነጭ የወጥ ቤት ልብስና ጥቁር ጋወን የለበሰ ወጣት ሼፍ በቡፌ ጠረጴዛ ላይ ያለውን ምግብ ያዘጋጃል። ጠረጴዛው ላይ የተለያዩ ቀለሞች ያሏቸው ምግቦች በጥቁር ጎድጓዳ ሳህኖች ተደርድረዋል። ከበስተጀርባ በጡብ እና በእንጨት የተሠሩ ግድግዳዎች አሉ።

ከአረንጓዴ እና ብርቱካናማ ቀለም ያላቸው ፓፓያ ፍራፍሬዎች መካከል፣ ጥቂቶቹ የበሰሉ ሲሆኑ፣ በደረቅ አፈርና በሰፊ አረንጓዴ ቅጠሎች ላይ ተቀምጠዋል። ከላይ በኩል በጓንት የተሸፈኑ እጆች ፍሬዎቹን እየሰበሰቡ ነው።

በመንገድ ዳር በአንድ ሱቅ በር ላይ የተለያዩ ፍራፍሬዎች ተደርድረው ይሸጣሉ። ሙዝ፣ ሐብሐብ፣ ማንጎ እና አናናስ በእንጨት መደርደሪያና በፕላስቲክ ሳጥኖች ላይ ተቀምጠዋል። አንድ ወጣት ሰማያዊ ጂንስ ለብሶ ወንበር ላይ ተቀምጦ ስልክ ይነካካል።

ጥቁር ባለብዙ ተግባር ቢላዋ በነጭ ዳራ ላይ ተዘርግቷል። ቢላዋው ዋናውን ምላጭ፣ መጋዝ፣ መቀስ እና ጠመዝማዛ መክፈቻን ጨምሮ በርካታ መሳሪያዎችን ያሳያል።

በፕላስቲክ ተጠቅልለው የተደረደሩ ነጭ ሳሙናዎች በብዛት ይገኛሉ። ሳሙናዎቹ በአግድም እና በአቀባዊ ተደራርበው የተቀመጡ ሲሆን፣ ከታች ደግሞ 'laks' የሚል ምልክት ያለበት ሌላ ምርት ይታያል። ይህም የችርቻሮ ወይም የጅምላ ሽያጭ መደብር አካል መሆኑን ይጠቁማል።

አንድ ሾጣጣ የሚመስሉ ሐምራዊ አበባዎች፣ በሾጣጣና በአብዛኛው ቡናማ-አረንጓዴ ቅጠሎች ባለው ዛፍ ላይ ተንጠልጥለዋል። አበባዎቹ ወደ ላይ ሲወጡ፣ ከበስተጀርባ ጥቅጥቅ ያሉ የዛፍ ቅርንጫፎችና ትንሽ የፀሐይ ብርሃን ተንፀባርቆ ይታያል።

አንዲት ሴት በጠቆረ አረንጓዴ ቀሚስና ቀይ የራስ ሸፋን ለብሳ፣ ወደ ፊት ጎንበስ ብላ የእህል ዘሮችን እየሰበሰበች ነው። ከጀርባዋ ነጭ እና ባለቀለም ጨርቅ ታጥቃለች። በጸሐይ መጥለቂያ ጊዜ በሚመስል ብርሃን፣ የወርቃማ የእህል እጽዋት በቅርብ ርቀት ይታያሉ።

የተለያዩ የቸኮሌትና ማስቲካ ዓይነቶች በመደርደሪያ ላይ ተደርድረው ይገኛሉ። ከቸኮሌቶቹ መካከል ማርስ፣ ስኒከርስ፣ ፍሪሴልስ እና ኪንደር ጆይ ይታያሉ። በማስቲካ በኩል ኤክስትራ እና ፍሬሽ ስማይል ማስቲካዎች እንዲሁም ኦሽን የሚባል ጣፋጭ ከረሜላ ተቀምጧል።

አስፋልት ያለበት ገና እየተሰራ ያለ መንገድ በከተማ ዳርቻ አልፏል። ከበስተጀርባ ብዙ ሰማይ ጠቀስ ህንጻዎች ያላት ትልቅ የከተማ መስመር ይታያል። መንገዱ ወደ ከተማዋ የሚመራ ሲሆን፣ ከላይ ደግሞ ደመናማ ሰማይ አለ።

አንዲት ሴት በባህላዊ የሀገር ልብስ በነፃነት ለብሳ ቆማለች:: ነጭ ነፃነት ቀሚሱ በጥቁርና ቀይ ነፃነት ክሮች በጀርባዋ ላይ በስፋት ተጠልፏል። ፀጉሯ በግንባሯ በነፃነት ተጎንጉኖ፣ በብር ነፃነት ጌጣጌጥ ያጌጠ ነው። አንገቷ ላይም ትልቅ የብር መስቀል በነፃነት አጥልቃለች።

የኢትዮጵያ ንግድ ባንክ አርማ እና ስም በላይኛው ክፍል ይታያል። ምስሉ የሐራጅ ማስታወቂያ የሚል ጽሑፍ የያዘ ሲሆን፣ ከታች በኩል የፍትሕን የሚወክል መዶሻ በእንጨት መሠረት ላይ ተቀምጧል። የኋላው ክፍል ሐምራዊ ቀለም ያለው ሲሆን፣ ምስሉ ስለ ሕግ ነክ ሽያጭ መረጃ ይሰጣል።

ጥቁር ጸጉሯን በሽሩባ ያሠራች ህጻን ልጅ መሬት ላይ ተቀምጣ ክፍት ደብተር በትኩረት ታነባለች። ከጎኗ ያለ ወንድ ልጅ ቀና ብሎ በግርምት ይመለከታል። ከበስተጀርባ ብዙ ልጆችና ጎልማሶች በጥላ ስር ተሰብስበው ትምህርቱን ወይም ስብሰባውን ይከታተላሉ።

የብር ቀለም ያለው አንድ ክብ የኤሌክትሪክ ምድጃ ነጭ ጀርባ ላይ ተቀምጧል። ምድጃው የብረት መቆጣጠሪያ መሣሪያ አለው፣ ላይኛው ክፍል ጠመዝማዛ ሽቦ አለው። ከምድጃው ጎን ጥቁር መያዣዎች ሲወጡ፣ ከፊት ለፊት "ምድጃ" የሚል ጽሑፍ ተቀርጿል።

ሴትየዋ ነጭ ባህላዊ ልብስ ለብሳ፤ የልብሱ አንገትና እጅጌ በቀይ፣ አረንጓዴና ቢጫ ቅብ የተሞላ ነው። ፀጉሯ ከፊት በጥሩ ሁኔታ ተጎንጉኖ ከኋላ ተለቋል፤ ከወርቃማ የአንገት ጌጥ ጋር የጭንቅላት ጌጥ አድርጋለች። የሂና ጌጥ ያለባቸውን እጆቿን በትኩረት ወደታች አጎንብሳለች።

ነጭ እና ደማቅ ቢጫ ቀለም የተቀቡ ሰባት የሚሆኑ አዲስ የታክሲ መኪኖች በመንገድ ዳር ተሰልፈው ይታያሉ። በመኪናዎቹ ጣሪያ ላይ ቢጫ “TAXI” የሚል ምልክት ተለጥፏል። ከፊት ለፊት ያለው መኪና በር የተከፈተ ሲሆን፣ አንድ ሰው ሊገባ ሲል ይታያል።

የጌጣጌጥ ሳጥን ውስጥ የተቀመጠ የሚያብረቀርቅ ወርቅ ቀለበት ያሳያል። ቀለበቱ መሃል ጥቁር ቀለም ያለውና የወርቅ ዘውድ ያለው ምስል አለው፤ ዙሪያው በነጫጭ ድንጋዮች ያጌጠ ነው። ከጎን ደግሞ ተመሳሳይ ቅርፅ ያለው የወርቅ የአንገት ጌጥ ተንጠልጥሎ ይታያል፤ የጌጣጌጡንም ስብስብ ያሳያል።

ቀይ-ሐምራዊ እና ፈዛዛ አረንጓዴ ቀለም ያላቸው የወይን ዘለላዎች በግልጽ ፕላስቲክ ሳጥኖች ተደርድረው ይታያሉ። እያንዳንዱ ሳጥን ግማሽ ቀይ እና ግማሽ አረንጓዴ የወይን ፍሬዎችን በመያዝ፣ በአራት ረድፎች በአግድም ተቀምጧል። ወይኖቹ ብርሃን የሚያንጸባርቁ ናቸው።

በደረቅነት የተሰነጠቀ መሬት አጉልቶ ያሳያል። ትላልቅና ትናንሽ ስንጥቆች የውሃ እጥረትን ያመለክታሉ። ከታች ደግሞ ስለደረቅ አየር ሁኔታ ወይም ድርቅ የሚገልጽ የአማርኛ ዜና ፅሁፍ ይታያል። ፅሁፉም ከምስሉ ጋር ተያይዞ ስለ ተፈጥሮ አደጋ መሆኑን ያመላክታል።

በቀጥታ ከፊት ለፊት የሚታይ ደማቅ ቢጫ ባለሶስት ጎማ ተሽከርካሪ (ባጃጅ) ነው። ጥቁር ጠርዝና የፊት መብራቶች ያሉት ሲሆን፤ ሁለቱም የጎን በሮች ተከፍተዋል። በመሃል ላይ አንድ ትንሽ ጥቁር የፊት ጎማ ይታያል።

ባህላዊ የትግርኛ አልባሳትን የለበሱ ወጣት ሴት እና ወንድ በደስታ እርስ በእርሳቸው ፈገግ ብለው አሉ። ሴትየዋ ቀይ እና ነጭ የጥልፍ ልብስ እንዲሁም በቆዳ የተሰራ ከበሮ የያዘች ሲሆን ወንዱ ደግሞ ሰማያዊ ጥልፍ ያለበት ልብስ ለብሷል።

ቢጫ እና ቀይ መሳይ ፍሬዎች በወፍራም፣ ኦቫል ቅርጽ ባላቸው፣ አረንጓዴ የቁልቋል ቅጠሎች ላይ አሉ። ፍሬዎቹ በተለያየ የእድገት ደረጃ ላይ ሲሆኑ፣ አንዳንዶቹ ደማቅ ብርቱካናማና ሌሎች ደብዛዛ ቢጫ ናቸው። ከበስተጀርባው የውሃ አካል ፍንጭ እና የደረቁ ቅርንጫፎች ይገኛሉ።

ጥቁር ቡናማ ቀለም ያለው አይጥ ከግራ ወደ ቀኝ እየተመለከተ በነጭ የጀርባ ሽፋን ላይ ቆሟል። አይጡ ረጅምና ቀጭን ጅራት፣ ክብ ጆሮዎችና ጥቁር አይኖች አሉት፤ የፊተኛው እግሩ መሬት የነካ ነው።

ትኩስና የደመቀ ቡናማ ቀለም ያለው ፍርፍር በነጭ ጎድጓዳ ሳህን ውስጥ ተዘጋጅቶ ቀርቧል። በፍርፍሩ ላይ ሁለት ሙሉ የተቀቀሉ እንቁላሎች ይታያሉ። ምግቡ የቅመም ቅንጣቶችን የያዘ ነው፣ የሚጣፍጥና ባህላዊ ይመስላል።

ከሰማያዊ መኪና ጀርባ አንድ ሕንጻ ይታያል። ከግንቡ ላይ "መካነ ኢየሱስ ማኅበራዊ ሥራ ልማት" የሚል ትልቅ ሰሌዳ አለ። ከፊት ለፊት ጥቁር አጥር እና 'ዴስቲቪ እንዲሁም 'Kalu Mobile' የሚሉ ማስታወቂያዎች ይገኛሉ።

"ውሽውሽ ሻይ" እና "ጦስኝ ሻይ"የሚል ስያሜ ያላቸው አረንጓዴ የሻይ ፓኬጆች ተደርድረዋል።"ውሽ ውሽ ሻይ" የሻይ ቅጠል የምትለቅም ሴት ምስል ሲኖረው፣ "ጦስኝ ሻይ" ደግሞ የጦስኝ ተክልና የሻይ ሲኒ አለው። ሁሉም ምርቶች "ከደጋማ አካባቢ ያደገ" የሚል ጽሑፍ ይዟል።

ትኩስ ዓሳዎች በብር ሳህን ላይ ተደርድረዋል። ዓሳዎቹ ተቆራርጠው ለአዘገጃጀት ተዘጋጅተዋል። ቆዳቸው ሰማያዊና ብርማ ቀለም ያለው ሲሆን፣ የዓሳዎቹ አይኖችና ውስጣዊ ክፍሎች ተነቅለው ይታያሉ። ለሽያጭ ወይም ለመጥበስ የቀረቡ ይመስላል።

በሐይቅ ዳርቻ ላይ ባለ ባለቀለም ምግብ ቤት ይታያል። ምግብ ቤቱ ቀይ ጣሪያዎች፣ ሰማያዊ ግድግዳዎችና ቢጫ ጫፎች አሉት። በአቅራቢያው የእንጨት ቤት ሲኖር፣ ከፊት በርካታ ትናንሽ ጀልባዎች ተደርድረዋል። ቦታው በብዙ ዛፎች የተከበበ ነው።

አንድ ሰው እርሻ በሚያረስበት ጊዜ ችካሪ ወይም በቆረቆር የሚታረስ መሬት ላይ መቆፈሪያ/ዶጋ ይጠቀማል። መሬቱ ደረቅና ቀይ አፈር ሲሆን፣ የደረቁ ሣሮችና አንዳንድ አረሞች አሉ። የዶጋው የእንጨት እጀታ እና የብረት ምላጭ በአፈር ላይ ተደግፈው ይገኛሉ።

በርካታ ወጣቶች በደንብ በተደራጀ አንድ መስመር ተሰልፈው ወደ ፊት ይመለከታሉ። ሁሉም ነጭ ቲ-ሸርት የለበሱ ሲሆን፣ ጀርባው ላይ በጥቁር ቀለም ጽሑፍ አለው። ከበስተጀርባ ዛፎች እና የሰው ስብስብ ይታያል።

አንድ ትልቅ መስጊድ በጉልላትና በረዥም የመስጊድ ግንብ (ሚናራ) ይታያል። የጉልላቱ የላይኛው ክፍል አረንጓዴና ነጭ ቀለም ያለው ነው። ወደ ሕንጻው የሚገባ ሰው ከጀርባው ይታያል። የሕንጻው ግንባታ ሰፋፊ ቅስ ያላቸው መስኮቶች ያሉት ነው።

ረጃጅም ቢጫ ቀለም ያላቸው የአፓርታማ ህንጻዎች ናቸው። እያንዳንዱ ህንፃ ብዙ በረንዳዎች ያሉት ሲሆን በአጠቃላይ በመቶዎች የሚቆጠሩ መኖሪያ ቤቶች ይኖሩታል። ከፊት ለፊት በተንጣለለው ቦታ ላይ የሚገኙ አውቶቡሶችና ጥቂት ሰዎች አሉ። የሩቅ ክሬኖች ግንባታው መጠናቀቁን ያመለክታሉ።

የኢትዮጵያ ዐቃቤ ሕግ አርማ በነጭ ዳራ ላይ አርፏል። አርማውም ሚዛን የያዘ ሰውን በሚያሳይ ሰማያዊ ቅስት የተከበበ ክፍት መጽሐፍ ያካትታል። ከሥሩ **“ዐቃቤ ሕግ”** የሚል የአማርኛ ጽሑፍ በሰማያዊ ቀለም ተጽፏል።

በመደብር ውስጥ የተቀመጡ የደረቅ ምግብ ምርቶችን ያሳያል። የተለያዩ መጠኖች ያላቸው የሩዝና የእህል ከረጢቶች በመደርደሪያዎች ላይ ተደራርበዋል። ከበስተጀርባ መጠጦች ሲታዩ፣ ከታች ደግሞ የተለያዩ የታሸጉ ምግቦችና ሳጥኖች አሉ።

ከጀርባው የሚታይ አንድ ወንድ በሰማያዊ ልብስ እና በባህላዊ ነጭ ኮፍያ መስገድ ላይ ነው። ወንዱ በሰማያዊና በወርቃማ ጥልፍ በተሰራ የአበባ ቅርጽ ባለው ምንጣፍ ላይ ተቀምጧል። ልጁ የ እስልምና ሀይማኖት ተከታይ ነው።

በገበያ ላይ ለሽያጭ የቀረቡ ብዙ ፍራፍሬዎች ዝርዝር። የበሰሉ ቢጫ ሙዞች ተሰቅለዋል። በታች ደግሞ ቀይ ወይን፣ ማንጎ፣ ብርቱካን፣ ሐብሐብ፣ ፒታያ (ድራጎን ፍሩት)፣ ማንጎስቲን እና ቀይ ፖም በቅርጫቶች ውስጥ ተደርድረዋል።

ባለ አራት ማዕዘን ቅርጽ ያለው ጥቁር ቦርሳ በነጭ ዳራ ላይ በግልጽ ተቀምጧል። ቦርሳው ሰፋ ያለ ዋና ክፍል፣ በርካታ ዚፐር ያላቸው ኪሶች እና ሁለት መታጠቂያዎች አሉት። የቦርሳው ማዕከላዊ ክፍል ነጭ ቀለም ያለው "ታይገርባግስ" የሚል ምልክት ተለጥፎበታል።

በጨለማ ውስጥ የሚገኝ የእሳተ ገሞራ ጉድጓድ ሲሆን፤ ብርሃን የሚሰጥ ቀይ እና ብርቱካናማ እሳታማ ላቫ በጉድጓዱ መሃል ይታያል። ላቫው በጨለማና በድንጋያማ አካባቢ የተከበበ ሲሆን፤ ብርሃኑን በዙሪያው ይበትነዋል።

በሰፊ አዳራሽ ውስጥ አረንጓዴ የሽመና ማሽኖች ተርታ ቆመዋል። ማሽኖቹ ከላይ በትላልቅ ነጭ የጨርቅ ጥቅሎች ተሞልተዋል። ከላይ ብርቱካናማ ቀለም ያለው የማንሻ ክሬን አለ። ወለሉ ኮንክሪት ሲሆን ከላይ ደግሞ ረዣዥም መብራቶች ክፍሉን ያበራሉ።

ባለ ብዙ ቀለም መስታወት የተሰራ የጥበብ ሥራ ነው። በሥዕሉ ላይ የሃይማኖት ልብስ የለበሱ የሚመስሉ ሁለት ዋና ሰዎች ሲታዩ፣ አንደኛው ችቦ ወደ ላይ ከፍ አድርጓል። ከበስተጀርባ በሁለቱም በኩል ሌሎች ብዙ ሰዎች አሉ። ቀለማቱ ሰማያዊ፣ ቢጫ፣ አረንጓዴና ቀይ ናቸው።

አንድ የአፍሪካ ወንድ በጎን እይታ ረዣዥም የጠመዘዙ ፀጉሮች ያሉት ሲሆን፤ አንድ ሰው ቀስቱን በመጠቀም ፀጉሩን እየቀባው ነው። ውሃ የሚንጠባጠብ ሲሆን፤ የሰውየው ገጽታ ደግሞ በአስደናቂ እና ክፍት እይታ አውጥቶ ወደ ቀኝ በኩል ያያል። የቅርብ ቀረጻው ቆዳው የጠቆረ መሆኑን ያሳያል።

በከተማ ዳርቻ የተቀመጡ ብዙ ቤቶች ከላይ በቀረበ እይታ ቀርበዋል። ቤቶቹ ከብረት ቆርቆሮ ወይም ከተለያዩ ቁሳቁሶች የተሠሩ ጣራዎች ያሏቸው ሲሆን፣ ከሩቅ ዛፎችና የኮረብታ ቅርጽ አለ። ሰማዩ ደመናማ ነው።

በሹል እሾሆች የተከበበ አንድ ትልቅ ክብ ነጭ አበባን በግልጽ ያሳያል። አበባው ዙሪያውን ትናንሽ፣ አረንጓዴ ሉላዊ ቅርጽ ያላቸው እምቡጦች ሲኖሩ፣ ከሰማይ ጋር የሚያዋህደው ሰላማዊ ዳራ አለ። በአፈርና በዐለት የተሞላው የበስተጀርባው ክፍል ጥቁር ነው።

ደማቅ ብርቱካናማ ጭንቅላትና ጀርባ፣ እንዲሁም ጥቁር ሆድ ያለው ወፍ፣ በትልቅ አረንጓዴ የሎተስ ተክል ራስ ላይ በሁለት እግሯ አጥብቃ ቆማለች። ወፏ በቀጥታ ወደ ካሜራው ትመለከታለች፤ የደበዘዘ አረንጓዴ ዳራ ከኋላ አለው።

በርካታ ፈረሰኞች ቀይ ልብስ ለብሰው እና የኢትዮጵያን ባንዲራዎች ይዘው በሰፊ ደረቅ ሜዳ ላይ ተሰልፈዋል። ከበስተጀርባ ረጃጅም ዛፎች እና የተሰበሰቡ ተመልካቾች ቆመዋል። ዝግጅቱ በግልጽ ቀን ላይ እየተከናወነ ነው፣ የፈረሶቹ ረጅም መስመር በሜዳው መሃል ይደመጣል።

በዚህ ጥቁርና ሰማያዊ ቀለም የተቀባች የገጠር ቤት ግድግዳ ላይ አንድ ሰው ቀለም የተቀባ የራስ ምስል ተሰቅሏል። ከሥዕሉ በታች ጥቁር የእንጨት በር ይታያል፤ የቤቱ ግድግዳ ቀለም በቦታው ተቦጥሯል።

ለሠርግ የተዘጋጀ የሚያምር መድረክ ያሳያል። ከጀርባው ለስላሳና ቀላ ያለ መጋረጃዎች በሚያምር ሁኔታ ተሰቅለዋል። በመሃል ደግሞ በነጭና ቀላ ያሉ አበቦች የተሠራ ትልቅ ክብ ቅስት አለ። ከቅስቱ ፊት ለፊት ነጭ ለስላሳ መቀመጫ (ሶፋ) ተቀምጧል፤ ይህም ለፎቶ ማንሳት ተስማሚ ቦታ ነው።

ግልጽ ያልሆነ በከተማ መንገድ ዳርቻ ላይ የሰዎችን እንቅስቃሴ ይዟል። አንድ ወጣት የታተመ ጨርቅ ይዞ ቆሟል። ሌሎች ሰዎች ደግሞ የሚሸጡ ዕቃዎችን ከመሬት ላይ ባሉ ትላልቅ ከረጢቶች ላይ ይዘረዝራሉ። በመንገዱ ላይ ሰማያዊ ታክሲዎችን ጨምሮ የተለያዩ መኪኖች ቆመዋል።

ሁለት ሴቶች የሀገር ባህል ልብስ ለብሰው በአንድ ዝግጅት ላይ ቀርበዋል። ከፊት ለፊቷ የምትታየው ሴት ነጭ ልብስ ለብሳ፣ ልብሱ በሰማያዊና በወርቃማ ጥልፍ ያሸበረቀ ነው። በስተጀርባ በኩል ደግሞ አንድ ሴት ሙሉ በሙሉ ሰማያዊ ቀለም ያለው ልብስ ለብሳለጭ

ብዙ ሰዎች በውጭ ሜዳ ላይ ተሰብስበው መሬት ላይ ተቀምጠዋል። አብዛኞቹ ወንዶች ቀላል ልብሶችን ለብሰዋል፤ አንዳንዶቹም ራቁታቸውን ናቸው። በስተቀኝ በኩል አንድ ሰው ጭምብል አድርጎ ቆሟል፤ ከበስተጀርባም ግራጫ ግድግዳዎችና በልብስ የተንጠለጠሉ ሽቦዎች አሉ።

በጥቁር ማኔኪን አንገት ላይ ወርቃማ የአንገት ሐብልና ጉትቻዎች እንዲሁም አራት የወርቅ ጌጣጌጥ ስብስቦች በጥንቃቄ ቀርበዋል። እያንዳንዱ ክብ ጌጣጌጥ መሃል ላይ ቀይ ድንጋይ አለው።

ዋው! የኢትዮጵያ ልጃገረዶች ሲያምሩ! በባህላዊ ልብሳቸው በደስታ ሲያጨበጭቡ ነው። ከበሮ እና መሰንቆ የደስታ ድባብ ፈጥረዋል። ሲያስደንቅ! የተፈጥሮ ውበት እና ባህል መልካም ነው። አቤት የሚያስደስት ትዕይንት! ፍቅር!

በረዥም መስመር የሆኑ ቢጫና አረንጓዴ የሆኑ የኤርፖርት ታክሲዎች በክፍት ቦታ ተሰልፈዋል። ብዙ መኪኖች እና ሰዎች ባሉበት በስፋት የተገነባ የከተማ ዳራ ከፍ ያለ ድልድይ አሳይቷል። በመኪናዎቹ መካከል አንድ ወንድ ሰማያዊ ልብስ ለብሶ ወደ ኋላው ዞሮ ቆሟል።

በባህላዊ የሳር ክዳን ጎጆዎች ፊት ለፊት፣ ከፊት ለፊት በተዘረጋው መሬት ላይ በርካታ ሰዎች ተሰብስበው ተቀምጠዋል። ሰዎች በተለያየ ባህላዊ አልባሳት ያሸበረቁ ሲሆን፣ ከኋላ ደግሞ ረዣዥም ዛፎች እና ቁጥቋጦዎች አሉ።

የቲሸርት ማተሚያ ሥራን ያሳያል። ሁለት ወጣት ወንዶች ነጭ ቲሸርት ላይ የባህል ምልክቶችን ያትማሉ። አንደኛው ሰው በፕሬስ ማሽን እየሰራ ሲሆን፤ ሌላኛው ደግሞ በመስቀል ቅርፅ ያጌጠና የተለጠፈውን ቲሸርት ያሳያል። ሥራው የሚካሄደው ቢሮ ውስጥ ሲሆን፤ ግድግዳው ላይ የጽሑፍ ማስታወቂያ አለ።

በርካታ ሴቶች በክብ ሆነው ተቀምጠው የቡና ሥነ ሥርዓት ሲካሄድ ነው። አንዳንድ ሴቶች ዳቦ ሲመገቡ፣ ሌሎች ደግሞ በትኩረት ይከታተላሉ። የቡና ድስት፣ ስኒዎችና ሳህኖች መሬት ላይ ተቀምጠው፣ ከበስተጀርባ በዛፎች መካከል የጭስ ጭላንጭል ይስተዋላል።

በመደርደሪያዎች ላይ የተለያየ ዓይነት አልኮሆላዊ መጠጦች ተደርድረው ይገኛሉ። በግራ በኩል ረዣዥም ቀይ እና ሰማያዊ ወይን ጠርሙሶች ሲታዩ፣ አንዳንድ ጠርሙሶች ላይ 'አክሱም' የሚል የአማርኛ ጽሑፍ አለ። በቀኝ በኩል ደግሞ ትናንሽ የቮድካ ወይም ሌሎች መናፍስት መጠጦች በብዛት ይገኛሉ።

የተባበሩት መንግሥታት የአፍሪካ ኢኮኖሚክ ኮሚሽን ህንጻ በሰፊ የአትክልት ስፍራና ደረጃዎች ይገኛል። ረጅም የመስታዎት ህንጻ ከፊት ካለው ትንሽ ህንጻ ጀርባ ይታያል። በመግቢያው ደረጃዎች በታች መንገድና መኪናዎች ሲያልፉ ይታያሉ።

አንዲት ሴት መሬት ላይ ተቀምጣ ቡና እየጠበሰች ነው። በእጇ የብረት መጥበሻ ይዛለች። በአቅራቢያዋ በልዩ የእንጨት ጠረጴዛ ላይ በርካታ የቡና ሲኒዎች ተደርድረዋል። የወይራ ቅርንጫፎች ወለሉ ላይ ተዘርግተዋል። ከበስተጀርባ ሌሎች ሰዎች ተቀምጠዋል። ቦታው የባህላዊ የቡና ሥነ-ስርዓት (ጀበና ቡና) መካሄጃ ነው።

ትልቅ ቀይ የእርሻ ማሽን (ኮምባይነር) በመስክ ላይ ሩዝ ሲሰበስብ ይታያል። ማሽኑ የሰበሰበውን ምርት በነጭ ጨርቅ ላይ እየቆለለ ሲሆን፣ አምስት ገበሬዎች አጠገቡ ቆመው ሂደቱን እየተመለከቱ ነው።

አንድ ወንድና ሴት በጥምቀት በዓል አከባበር ቦታ ላይ ቆመው ፈገግ ብለዋል። ሴትየዋ ነጭ የሐገር ባህል ልብስና ሻሽ ለብሳለች። ወንዱ ባህላዊ የአንገትና የእጅጌ ጥልፍ ያለው ቀላል ሸሚዝ አድርጓል። በቤቱ ላይ መስቀልና መብራቶች እንደ ጌጥ ተሰቅለዋል።

አንድ ትልቅ ሕዝብ ነጭ ልብሶችን ለብሶ በአንድ ክፍት ሜዳ ላይ ቆሟል። ብዙዎቹ ሰዎች የጸሎት መደገፊያ በትሮችን ወደ ላይ አቅጣጫ ይዘዋል። ከበስተጀርባ ብዙ የከተማ ሕንፃዎች እና አረንጓዴ ዛፎች አሉ።

የቆየ የሚመስል የህንጻ ግድግዳ ያሳያል። ግድግዳው በጊዜ ብዛት ቡኒና አፈርማ ቀለም ይዟል። በመስኮት በኩል አንዲት ልጅ ወደ ውጭ ትመለከታለች። መስኮቱ ከእንጨት የተሰራ ሲሆን ክፍት ነው። ከላይ የኤሌክትሪክ መስመሮች ይታያሉ፤ እንዲሁም የመግቢያ በር ቢጫ ቀለም አለው።

በባዶ ቦታ ላይ የተሰራ ባለ አራት ማዕዘን ሕንፃ ይታያል። ግድግዳው በጭቃ በተለጠፈ የድንጋይ ብሎኬት የተሰራ ነው። ግድግዳው ሮዝ በሚመስል ቀለም ተስሏል። ሶስት ሰማያዊ ቀለም ያላቸው በሮች ከፊት ለፊት ይገኛሉ። ሕንፃው የቆርቆሮ ጣራ አለው።

በድንጋይ በተሞላና በእንጨት በተከበበ የገጠር መንገድ ላይ፣ ሰዎች ወደ ተለያዩ አቅጣጫዎች ሲሄዱ ይታያሉ። አንድ ሰው ከብዙ ነገሮች ጋር በጀርባው ከባድ ጭነት ተሸክሟል። ሌላ ሰው ደግሞ ሞተር ብስክሌት እየነዳ ነው።

ተጫዋቾች በተጨናነቀ ስታዲየም ውስጥ በእግር ኳስ ሜዳ ላይ ይገኛሉ። ብዙ ሰዎች በተለያየ ቀለም በተቀቡት የመቀመጫ ደረጃዎች ላይ ተቀምጠዋል። ሜዳው በደንብ የተስተካከለ አረንጓዴ ሳር ያለው ሲሆን አራት ተጫዋቾች በቅርብ ይታያሉ፤ ሁለቱ በነጭ ማሊያ የለበሱ ናቸው።

የአማራ ሚዲያ ኮርፖሬሽን በክልሉ የሚካሄደውን የግብርና ስራ በመዘገብ ላይ ይገኛል። አካባቢው ሰፊ ለም የሆነ አፈር የያዘ የእርሻ መሬት ያለበት ገጠራማ አካባቢ ነው።

በጥቁር ቡናማ እና በነጣ ያለ ቡናማ ቀለም የተቀናጀ ዘመናዊ የልብስ ማስቀመጫ ክፍል ውስጥ ተተክሏል። ማስቀመጫው በርካታ በሮች፣ መሳቢያዎች እና መደርደሪያዎች አሉት። ከፊሉ ክፍል ላይ መስታወት ተገጥሟል፤ ወለሉ የሚያብረቀርቅ ነጭ እብነበረድ ይመስላል።

በካርቱን መልክ የተሠራ የቡና ሥነ ሥርዓት ዕቃዎችን ያሳያል። ዋናው ዕቃ በጥቁር ቀለም የተሠራ ጀበና ነው፤ በላዩ ላይ ነጭ፣ አረንጓዴ፣ ቢጫና ቀይ ባህላዊ ማስዋቢያዎች አሉ። ጀበናው ቡና ወደ ትንሿ ሲኒ ሲያፈስ ይታያል፤ ሲኒዋም በዛ ያሉ ቀለሞች ያጌጠች ናት።

አንድ የሚያብረቀርቅ ሰማያዊ የእጅ ጋሪ በነጭ ዳራ ላይ ቆሟል። ጋሪው ትልቅ የብረት ገንዳ፣ ነጠላ ጎማ እና ሁለት የብረት እጀታዎች አሉት። ጥቁር የላስቲክ እጀታዎች ጋሪውን ለመያዝ ይጠቅማሉ፤ ይህም የትራንስፖርት መገልገያ መሆኑን ያመለክታል።

ክብ ቅርጽ ያለው የሳር ክዳን ቤት በሙዝ እና በሌሎች አረንጓዴ ዕፅዋት መካከል ተሸፍኗል። ቤቱ ከፊቱ ሁለት ትልልቅ የማንጠሪያ መስኮቶች ያሉት ሲሆን፣ በማዕከሉ ትንሽ የእንጨት በር አለው። በሩ ዙሪያ ቀይና ቢጫ ቀለም ያላቸው ደማቅ አበባዎች አሉ።

ጥቁር ሰማያዊ ደመናማ ዳራ ላይ፣ የነፃነት ምልክት የሆነው “ፍካት ናፋቂዎች” የሚለው ርዕስ በደማቅ ቢጫ ፊደላት ተጽፏል። ከስር፣ “የግጥም ስብስብ” የሚል ንዑስ ርዕስ በጥቂቱ በቀጠነ ፊደል ይነበባል። የጨለመው ሰማይ በጽሁፉ ዙሪያ ሰላማዊ ድባብ ይፈጥራል።

በቢጫ መረቦች የታሰሩ ደማቅ ቀይ ሽንኩርቶች፣ ብርቱካናማ ፍራፍሬዎች፣ አረንጓዴ እና ቢጫ ሎሚዎች በአንድ የፍራፍሬ መሸጫ ውስጥ ተሰቅለዋል። እነዚህ የተለያየ ቀለም ያላቸው ምርቶች ከላይ በተሰቀሉ ጥቂት ቢጫ ሙዞች ጋር በመሆን ለዓይን የሚስብ እይታ ፈጥረዋል።

አንድ ሕፃን ልጅ ፀጉሯን በመሃል ቀስ አድርጋ ታጥባ በልብ ቅርጽ አስመስላለች። ፀጉሩ በሁለት ቦታ ተሰርቶ ወደ ላይ ተጠቅልሎ ታስሯል። ከፊሉ ፀጉር ተጎንጉኖ በዶቃ ተሸብሯል። ጆሮዋ ላይም ወይንጠጅ ጉትቻ ለብሳለች።

ጥቁር ውሃ ያለው ረዥም የመስኖ ቦይ በደረቅ መሬት በኩል ይዘልቃል። በቦዩ ዳር ዙሪያውን በትንሽ ቁጥቋጦዎችና ጥቂት ዘንባባዎች ተከቧል። በሩቅ ሰማያዊ ኮረብቶችና የአንድ ከተማ ጥላ ነው።

ከዘጠኝ በላይ የሚሆኑ ወንዶችና ወጣቶች መንገድ ጠራጊ መሣሪያዎችን በመያዝ እርጥብ አስፋልት ላይ ውሃ እየመጠሩ መንገድ እያጸዱ ነው። በስተጀርባ ትልቅ የውሃ ጋን የጫነ ነጭ መኪና ቆሟል። ግራና ቀኝ ላይ ደግሞ ዛፎች እና ቁጥቋጦዎች አሉ።

በዊልቸር ቅርጫት ኳስ ጨዋታ ላይ ያሉ ተጫዋቾች ተፋጠዋል። አረንጓዴ ማሊያ የለበሰችው ተጫዋች ኳሱን ወደ ላይ ስትወረውር ይታያል። ተጫዋቾቹ በዊልቸር ተቀምጠው የቅርጫት ኳስ ሜዳ ላይ ይገኛሉ።

ሰዎች ከፊሎቹ ነጭ ባርኔጣ (ኩፍያ) አድርገው በጋራ ድንኳን ስር ምንጣፍ ላይ በሱጁድ ውስጥ ሆነው ሲሰግዱ ይታያሉ። ፀሐያማ በሆነ ቀን ለአምልኮ ተሰብስበዋል።

ጥቁር ጓንት የለበሰ እጅ ነጭ፣ ሰማያዊ አረንጓዴ እና ቡናማ ቀለሞች ያሉት የአዲዳስ ሩጫ ጫማ ይዟል። ሁለተኛ ጫማ ከበስተጀርባ በብርሃን ቀለም ባለው እብነበረድ መሰል ገጽ ላይ ተቀምጧል። የጫማው ጎን "ኮልድ ቦይ " የሚል ጽሑፍ አለው።

በርካታ ልጆች የተሰበሰቡበት ሰፊ ቦታ ነው። የፊት ለፊቱ ቡድን የተለያዩ ባህላዊና ዘመናዊ ልብሶችን ለብሰዋል፤ አንዳንዶቹም ነጭ የሀገር ልብስ ሲሆን፣ አንዷ ልጅ ደግሞ ብርቱካናማ ቀሚስ ለብሳለች። ከበስተጀርባ በአብዛኛው ነጭ ለበሱ የሆኑ ብዙ ልጆች አሉ።

ረጃጅም ዛፎች በበዙበት መናፈሻ መግቢያ ላይ የእንጨት ቅስት ተተክሏል። ቅስቱ 'አምባሳደር ፓርክ' የሚል የእንግሊዝኛ ጽሑፍ የያዘ የእንጨት ሰሌዳ አለው። ቅስቱ ቡናማ ሲሆን በዙሪያው ብዙ አረንጓዴ ቅጠሎችና የኤሌክትሪክ መስመሮች አሉ።

ባለ ፈካ ያለ ቡናማ ኩርኩር ፀጉር ያላት ወጣት ሴት በቤት ውስጥ ቆማለች። ሴትየዋ በትከሻዋ ላይ በተሰበሰበች የአበባ ጥለት ያለበት ነጭ ሸሚዝ ለብሳለች፤ ክብ ወርቃማ ጉትቻዎች አድርጋለች። እጆቿን ፀጉሯን በመያዝ ወደ ላይ አነጣጥራለች።

ሰማያዊና ነጭ የደንብ ልብስ የለበሱ ብዙ ተማሪዎች ከትምህርት ቤት በር ውጭ በቡድን ሆነው አሉ። አንዳንድ ተማሪዎች የፊት ጭንብል አድርገዋል። ሁለት ጠባቂዎች በጥቁር ዩኒፎርም ለብሰው በግራጫው የድንጋይ በር ምሰሶዎች አጠገብ ቆመዋል።

ሁለት ጥንድ ቀይ ስኒከር ጫማዎች፣ ነጭ ታች እና ነጭ ምልክቶች ያሏቸው፣ በቀላል ግራጫ ጨርቅ ላይ ተቀምጠዋል። ጫማዎቹ የፑማ አርማ ይታይባቸዋል፤ የጫማ ማሰሪያዎቹ ያልተፈቱ ሆነው ይታያሉ።

አንድ የመዝናኛ ማዕከል በለምለም አረንጓዴ ልሳነ ምድር ላይ ተሰራ። ዘመናዊ ክብ ሕንፃዎች፣ የተለያዩ ቅርጽ ያላቸው መዋኛ ገንዳዎችና መናፈሻዎች በውሃው አፋፍ ተከብበዋል። ወደ ሐይቁ ዘልቆ የገባ ረጅም መርከብ ማስቆሚያ የእንኳን ደህና መጣችሁ ቅርጽ ፈጥሯል።

ጥቁር ቲሸርት የለበሰች ሱቅ ሰራተኛ ስልኳን ስትመለከት ፈገግ አለች። በደረት ሸሚዝ የለበሰች ደንበኛ ገንዘብ ትሰጣለች። ግዙፍ የሆነ የሞባይል ስልክ ስክሪን ስለ ሲቢኢ ብር አገልግሎት መረጃዎችን በአማርኛ ያሳያል።

አንድ ሰው በትልቅ ክብ ባህላዊ ጎጆ አናት ላይ ወጥቷል። ጎጆው ከሳርና እንጨት የተሰራ ሲሆን፣ በዙሪያው ለምለም አረንጓዴ የእንጀራ ዛፎች ይታያሉ። ሰውየው በግንባታ ወይም በጥገና ሥራ ላይ የተሰማራ ሲሆን፣ አካባቢው ገጠራማ ነው።

ክብ ቅርጽ ያለው አርማ በውስጡ በቀኝ በኩል ትራክተር፣ በግራ በኩል በበሬ የሚታረስ ገበሬ ያሳያል። በውጫዊው ቀይ ክብ ላይ የእርሻና የተፈጥሮ ሀብት ሚኒስቴር የአማርኛ እና የእንግሊዝኛ ጽሑፎች በሁለት ከዋክብት ተለያይተው ዙሪያውን ተጽፈዋል።

ከፊት ለፊት ረድፍ ላይ አረንጓዴ ፓኬጆች "ውሽ ውሽ ሻይ" የሚል ጽሑፍ ያላቸው ሻይ ምርቶችን በግልጽ ያሳያል። እያንዳንዱ ጥቅል በሻይ እርሻ ውስጥ ያለች ሴት ምስል ያለው ሲሆን ከላይ ደግሞ በአማርኛ የሻይ ስም አለ።

ቀይና ጥቁር ቀለም ያላቸው ሁለት የስፖርት ጫማዎች በነጭ መሬት ላይ ተቀምጠዋል። ጫማዎቹ ጥቁር አንገትጌና ቀይ የተጣራ የፊት ክፍል አላቸው። ጫማዎቹ መሃል ነጭ ማሰሪያ ሲኖራቸው፣ በስተጀርባ ትንሽ ተክል አለ።

ሰባት የሚሆኑ ዋናተኞች በሰማያዊ የመዋኛ ገንዳ ውስጥ በተለያዩ መስመሮች ሲወዳደሩ ይታያሉ። አብዛኞቹ ክሮውል በሚባለው የአዋዋም ስልት ሲዋኙ የውሃ ፍንጣቂዎች ወደ ላይ ይረጫሉ። ነጭ የመስመር ገመዶች መዋኛ ቦታውን ይለያሉ.

አንድ ጥቁር የባትሪ ብርሃን በነጭ ዳራ ላይ ተቀምጧል። የባትሪው ብርሃን ሲሊንደራዊ ቅርጽ ያለው ሲሆን፣ በላዩ ላይ ቀይ እና ብርቱካንማ ቀለበት አለው። መሃል ላይ ቀይ አዝራር ይታያል፤ የብርሃን ክፍሉ የሚያብረቀርቅ የብረት አፍ አለው።

ትኩስ እና ረዥም የሆኑ ስካሊዮን (ሽንኩርት ቅጠል) ጥቅሎች ቀርበዋል። ሁሉም ጥቅሎች በነጭ አምፑላቸውና ሥራቸው የተያያዙ ሲሆን፣ መሀል ላይ ደግሞ በሰማያዊ ላስቲክ ተጠምደዋል። ጥቁር ዳራ ውስጥ አረንጓዴ ቀለም ጎልቶ ወጥቷል።

የቅዱስ ሚካኤልን ሥዕል ያሳያል። መልአኩ ትልቅ ክንፍ ያለው ሲሆን፤ በእግሩ ሰይጣንን ረግጦ ይገኛል። አንደኛው እጁ ሰይፍ ሲይዝ፤ ሌላኛው ደግሞ ሚዛን ይዟል። ሥዕሉ በቀይ ፍሬም የተከበበ ሲሆን፤ ከሥዕሉ በታች "ቅዱስ ሚካኤል" የሚል የአማርኛ ጽሑፍ አለ።

ዘመናዊ የኬብል ድልድይ ሰፊ ወንዝ ላይ ተዘርግቷል። ረጃጅም ነጭ ምሰሶዎች የድልድዩን ንጣፍ በጠንካራ ገመዶች ይደግፋሉ። ድልድዩ ወደ ከተማ አከባቢ ሲመራ በሁለቱም ጎን አረንጓዴ ዕፅዋት እና ሰፊ ወንዝ ይገኛል።

ጥራት ያላቸውና ከተፈጥሮ ቆዳ የተሠሩ የሚገለበጡ ጫማዎች ተዘርግተዋል። እነዚህ ጫማዎች ቀላል፣ ከእግር ጋር ተጣጣፊና ለዕለት ተዕለት አገልግሎት ተስማሚ ናቸው። በውስጣቸው የዝሆን ቅርጽ ያላቸው ምልክቶች አሏቸው። ጫማዎቹ ቡኒና ጥቁር ቡኒ ቀለም አላቸው።

በጠራራ ፀሐይ ስር፣ በተከታታይ የተደረደሩ ተሳቢ የጭነት መኪኖች ቆመዋል። እያንዳንዱ መኪና በሸራ ተሸፍኗል። በአፈር ሜዳ ላይ ጥቂት ሰዎች፣ አንዳንዶቹ ወታደራዊ ልብስ የለበሱ፣ በመኪኖቹ ፊት ለፊት ሲራመዱ። ከበስተጀርባ የኤሌክትሪክ ማስተላለፊያ ምሰሶዎች አሉ።

በርካታ ሰዎች ነጭ የባህል ልብስና አረንጓዴ የቲሸርት አይነት ልብሶችን ለብሰው በትላልቅ እንጨቶችና ጅራፍ መሰል ገመዶች ይዘዋል። በፀሐይማ የአየር ሁኔታ በዛፎች የተከበበ መንገድ ላይ በአንድ ረድፍ እየተጓዙ ነው።

በርካታ ዋናተኞች በውድድር ገንዳ ውስጥ በአንድ ጊዜ ይወዳደራሉ። ገንዳው በሰማያዊ ውሃ የተሞላ ሲሆን ነጭ መስመሮች መለያየታቸውን ያሳያሉ። ዋናተኞቹ ከፍተኛ የውሃ ረጭት ይፈጥራሉ።

በአንድ ኪሎ ግራም የታሸገ በርበሬ የቅመማ ቅመም ድብልቅ። በርበሬው በፕላስቲክ ከረጢት ውስጥ ቀይ ቡናማ ቀለም ያለው ደረቅ ዱቄት ሆኖ ይገኛል። በማሸጊያው ላይ የአምራቹን ስም በአማርኛ እና በእንግሊዘኛ እንዲሁም የቅመሞቹን ስም እና ሌሎች መረጃዎች ይዘዋል።

የተለያየ ልብስ የለበሱ ወንዶችና ሴቶች በትልቅ ካንቴይነሮች ውሃ ሲሞሉ ይገኛሉ። በርካታ ነጭና ሰማያዊ የፕላስቲክ ጀሪካኖች መሬት ላይ ተቀምጠዋል። በስተጀርባ የተሽከርካሪ እና የመጠለያ ጣቢያ አሉ።

ግራጫና ቀይ የሆኑ ብዙ ትላልቅ ከረጢቶች በመደብር ወይም በገበያ ፊት ለፊት መሬት ላይ ተደርድረዋል። ሸቀጦቹ በመስታወት በር ጀርባ ተከማችተዋል። ከረጢቶቹ ክብደትን የሚገልጽ ጽሑፍ አላቸው።

ይህ ምስል በሁለት የተከፈለ የእርሻ ማሳ ቦታዎችን ያሳያል። በግራ በኩል አንድ ሰው በአረንጓዴ የሰላጣ ተክል ውስጥ በባልዲ ውኃ ሲያጠጣ ይታያል። በቀኝ በኩል ደግሞ ከጎኑ የውኃ መስመር ያለው የተዘረጋ አነስተኛ የእርሻ መሬት ይታያል።

fsworld ቴኳንዶ ማሰልጠኛ ክለብ የሚል ሁፍ ያለው የማስታወቂያ ታፔላ ይገኛል ማስታወቂያው ላይ ወጣቶች የተለያዩ ስፖርቶችን የሰሩ ይታያሉ የማስታወቂያ ወረቀቱ ግርግዳ ላይ ተሳቅሏል ።

በርካታ ተማሪዎች በተሰለፉበት የካፌቴሪያ ምግብ መስመር ላይ ቆመዋል። ሰላጣ፣ ሽሮ፣ እና ሌሎች የምግብ አይነቶችን ከመደርደሪያው ላይ እየመረጡ ወደ ሳህናቸው ሲያነሱ በግልጽ ይታያል።

አንድ ነጭ የጭነት መኪና በብርቱካናማ ከረጢቶች የተሞላ ጭነት ተሸክሞ በኮንክሪት ወለል ላይ ይቆማል። ከረጢቶቹ በከፍተኛ መጠን ተደራርበው በአግድም ተዘርግተዋል። ከበስተግራ በኩል በርካታ ሰዎች ከረጢቶቹ ላይ ቆመው ሲሰሩ፣ ከበስተጀርባ ረጅም የመብራት ምሰሶዎችና አረንጓዴ የባቡር ጋሪዎች አሉ።

ጥቁር የፊሊፕስ ኤምፒ3-ሲዲ ማጫወቻ (Boombox) ሲሆን የሲዲ መክደኛው ተከፍቶ ሲዲው በውስጡ ይገኛል። የሬዲዮ ሞገድ መቆጣጠሪያዎች እና ድምጽ ማስተካከያ ቁልፎች በጎን በኩል አለ፣ ከታች በኩል ደግሞ ትንሽ ዲጂታል ማሳያ አለው።

ከፍተኛ ተራራማ መልክዓ ምድር በአግድም አቅጣጫ ይታያል። ከፊት ለፊት፣ በደማቅ ቢጫ አበባዎች የተሸፈነ አረንጓዴ ሜዳ አለ። በስተጀርባ በጢስ እና ጭጋግ የተዋሃደ አረንጓዴ ገደላማ ሸለቆ ከሰማያዊ ሰማይ ጋር ተገናኝቶ ይገኛል።

አንዲት ሞዴል በፋሽን ትዕይንት ላይ ቀይ የፀሐይ መነፅር አድርጋለች። ቢጫ ከፍ ያለ ጡት መሸፈኛ እና ነጭ ረዥም ቀሚስ ለብሳለች። በአንገቷ ላይ ትልቅ የሎንዶኒ አይነት መደሊያና ጥቁር ዶቃዎች ያለው ሐብል እንዲሁም ባለቀለም ቦርሳ ይዛለች።

በሌሊት በተነሳው ፎቶግራፍ ላይ አውሮፕላን ማረፊያ ሲሆን፣ የክብር ዘበኛ ወታደሮች በሁለት ረድፍ ተሰልፈው የውጭ ሀገር ባንዲራዎች በስተጀርባ አሉ። በመካከላቸው የአበባ ቅርፅ ያለው አረንጓዴ ምንጣፍ የተነጠፈ ሲሆን፣ ጅራቱ ላይ የፈረንሳይ ባንዲራ ቀለሞችን የተሸከመ ነጭ አውሮፕላን ቆሟል።

አንድ ነጭ የልብስ ስፌት ማሽን በግራጫ ጠረጴዛ ላይ ተቀምጧል። ከማሽኑ አናት ላይ ቀይ ክር ሲወጣ፣ ከጎኑ በብርጭቆ ዕቃ ውስጥ የተለያየ ቀለም ያላቸው ክሮች አሉ።

አንድ ሰው በውሃ ላይ በባህላዊ የቀርከሃ ጀልባ ላይ ሲጓዝ ያሳያል። ሰውየው በውሃው ላይ ያለውን ትንሽ መርከብ በመቅዘፊያ እየገፋ ነው። ጀርባ ላይ ደግሞ በዛፍ የተሸፈነ ደሴት ወይም የባሕር ዳርቻ ይታያል። የአየሩ ሁኔታ ትንሽ ጭጋጋማ ወይም ግልጽ ያልሆነ ይመስላል።

አረንጓዴ እና ጥቁር ቀለም ያለው የሚያምር ጆርዳን ጫማ ነው ። ጫማው ነጭ ጆርዳን አርማ ያለው ሲሆን ከጀርባውም ብርሃን አማ ነገር እያንፀባረቀ ይገኛል ።

በኢትዮጵያ አየር መንገድ አውሮፕላን ውስጥ ያለውን አገልግሎት ያሳያል። የባህል ልብስ የለበሰች ሰራተኛ ፈገግ ብላ መጠጥ ስታቀርብ ይታያል። በዙሪያዋ ብዙ ተሳፋሪዎች በቢጫና አረንጓዴ ወንበሮች ላይ ተቀምጠዋል። የሴትዮዋ ልብስ ከኢትዮጵያ ሰንደቅ ዓላማ ጋር የሚመሳሰሉ ቀለሞች አሉት።

የተለያዩ የፍራፍሬ ጭማቂዎች በግልፅ ብርጭቆ ውስጥ በአራት ንብርብሮች ተደራርበዋል። ንብርቦቹ ከላይ ወደ ታች ቢጫ፣ አረንጓዴ፣ ቀይ እና ብርቱካንማ ናቸው። ብርጭቆው እጀታ ያለው ሲሆን፣ በጠረጴዛ ላይ ተቀምጧል።

ጥርት ያለ ሰማያዊ ሰማይ ስር፣ በአንድ ኮረብታማና ደረቅ መሬት ላይ ቢጫ አበባዎች ያለበት አረንጓዴ ቁጥቋጦ ዛፍ ይቆማል። ጥቁር ጥላው መሬት ላይ ይረዝማል። ከኋላ በኩል ተጨማሪ ዛፎች እና ሌላ የደረቅ ኮረብታ ክፍል በሩቅ ይገኛሉ።

ትልቅ ጥቁርና ቁጥቋጦ የሚመስል ጸጉር ያላት ሴት ባህላዊና ዘመናዊ ልብሶችን አጣምራ ለብሳለች። አንገቷ ላይ የተጠለፈ መስቀልና በግንባሯ የባህላዊ ጌጥ አድርጋለች። ሰማያዊ የጂንስ ጃኬት በባህላዊ ልብሷ ላይ ደርባለች።

ጥቁር ቀለም ያለው የአየር ማራገቢያ ማሽን በሰው ሰራሽ አረንጓዴ ሳር ላይ ቆሟል። ማራገቢያው ትልቅ ክብ የብረት ጥልፍልፍ ያለው ሲሆን፣ ከውስጥ ሶስት ጥቁር ላባዎች (ደጋፊዎች) አሉት።

ይህ በኅዳር 20 ቀን 2016 ዓ.ም. የወጣው የግዮን ጋዜጣ የፊት ለፊት ገጽ ነው። ዋናው ርዕስ "በአባይ ጉዳይ የግብፅን ቃል የሚሰማ አካል የለም" የሚል ነው። ገጹ የውኃ ግድብ ምስልና ሁለት የመንግሥት ባለሥልጣናት ፎቶግራፎችን ይዟል።

በሰማያዊ ልብስ የለበሰ አንድ ሰባኪ፣ መድረክ ላይ ቆሞ ማይክ ይዞ እየተናገረ ነው። በወገቡ ቢጫና አረንጓዴ የባህል ልብስ ሽምጥ አድርጓል። ከበስተጀርባ ትልቅ ሰማያዊ ስክሪን ብርሃንንና መስመሮችን ያሳያል። ጥቁር ልብስ የለበሱ ወንዶች እጆቻቸውን ወደላይ ዘርግተው ሲያመልኩ ይታያሉ።

ነጭ የላስቲክ ጓንት ያደረጉ ሁለት እጆች የሰውን እግር እየዳበሱ ወይም እያሰሩ ነው:: የእግሩ ጣቶች ቀይ እና ነጭ የጥፍር ቀለም የተቀቡ ሲሆን፣ አውራ ጣቱ ደግሞ በብርቱካናማ ቀለም ያጌጠ ነው::

ሰማያዊ ጂንስ ጃኬት እና ቢጫ አንፀባራቂ የለበሰ የትራፊክ ፖሊስ ነጭ ቫን መኪና መስኮት ላይ ከሹፌሩ ጋር ይነጋገራል። ጭምብል ያደረገው ፖሊስ በእጁ ወረቀቶች ይዟል፤ ከበስተጀርባ በኩል ሌላ መኪናና የከተማ መንገድ ይታያል።

ትምህርት ቤት በሚመስል አሮጌ ሕንፃ ፊት ለፊት አዋቂዎችና ልጆች በቡድን ቆመዋል። በአካባቢው አዲስ የሚመስሉ የእንጨት ጠረጴዛዎችና ወንበሮች ተዘርግተዋል፤ አንዳንድ ወንበሮች ደግሞ ተከምረዋል። ግድግዳው ነጭና ሰማያዊ ሲሆን፣ በሩ ክፍት ነው።

በእርሻ መሬት ላይ ትናንሽ አረንጓዴ ችግኞች ረድፍ ተይዞ ተተክለዋል። ተክሎቹ ቡናማ አፈር ላይ አድገው ወደ ፊት ተዘርግተዋል። የረድፎቹ አቀማመጥ የተስተካከለ ሆኖ ይታያል፤ ይህም የእርሻ ሥራው በሥርዓት እየተከናወነ መሆኑን ያመለክታል።

Be detailed and specific about what you see in the image Be detailed and specific about what you see in the image Be detailed and specific about what you see in the image

በመሃሉ ላይ በሚታይ ስፌት የተለዩ ሁለት የሚያብረቀርቁ ቡናማ የቆዳ ኦክስፎርድ ጫማዎች አሉ። ጫማዎቹ ጥቁር መውጫ ጫማና ጥቁር የጫማ ማሰሪያዎች አሏቸው። እነዚህ ጫማዎች በነጭ ጀርባ ላይ ተቀምጠዋል።

በርካታ ረዥም፣ ጥቁር ሐምራዊ ቀለም ያላቸው የእንቁላል ተክሎች በአንድ ቅርጫት ውስጥ ተደርድረዋል። ተክሎቹ ዜና በሚታተምበት ነጭ ወረቀት ተጠቅልለዋል። ፍሬዎቹ ትኩስና አንፀባራቂ ሆነው በቅርብ ቀርበው ቀርበው ይታያሉ።

አዛውንት ኢትዮጵያዊን ያሳያል። ሰውየው የሀገሪቱን ብሔራዊ ቡድን አረንጓዴ፣ ቢጫና ቀይ መለያ ለብሰዋል። ነጭ ካፕ አድርገዋል። መልካቸው የአሰልጣኝ ወይም የቡድን መሪን ሊያመለክት ይችላል።

ይህ አርማጥቁር ዳራ ላይ በአረንጓዴ፣ ቢጫና ሰማያዊ ቀለም የተሠራ ኢትዮ ተሌኮም የሚል ጽሑፍ አለ። ከእንግሊዝኛ ጽሑፉ በታች ደግሞ "ኢትዮ ቴሌኮም" የሚል የአማርኛ ጽሑፍ በትናንሽ ፊደላት ተጽፎአል።

አንድ ትልቅ የውሃ ፏፏቴ የቡናማ ደለል ውሀን ከፍታ ላይ አፍስሶ ከታች ባለው ገደል ውስጥ በመበተን ጭጋጋማ አየር ይፈጥራል። ፀሐይ በደመና ውስጥ አልፋ በወንዙ ላይ ስትወርድ፣ ፏፏቴው በሰፊ አረንጓዴ የደን እና የሳር ሜዳዎች ተከቧል።

አንድ ጥንድ አዲስና ነጭ ቀለም ያላቸው ስኒከር ጫማዎች በጠረጴዛ ላይ ተቀምጠዋል። ጫማዎቹ የሜሽ ጨርቅ እና የብርማ ቀለም ያላቸው ክፍሎች አሏቸው። ከበስተጀርባ፣ ተመሳሳይ አርማ ያለበት ግራጫ ሣጥንና መስታወት ተቀምጠዋል።

በነጭ ዳራ ላይ የአዋሽ ባንክአርማና ስም ይገኛሉ። አርማው ብርቱካናማ እና ሰማያዊ ቀለም ያላቸው ሞገዶች ያሉት ክብ ቅርጽ አለው። ከክቡ በታች "አዋሽ ባንክ" በአማርኛ እና በእንግሊዝኛ በሰማያዊ ቀለም ተጽፏል። ከስር ደግሞ መፈክር ይታያል። አርማው የገንዘብ ተቋሙን ይወክላል።

በሺዎች የሚቆጠሩ ሰዎችን በአንድ ትልቅ ስብስብ ወይም ሰልፍ ያሳያል። ሁሉም ሰዎች በአብዛኛው አረንጓዴና ቢጫ ቀለም ያላቸው ተመሳሳይ ቲ-ሸርቶች ለብሰዋል። ብዙዎቹ ጮክ ብለው ይዘምራሉ፣ ይጨፍራሉ እንዲሁም ፎቶ ያነሳሉ።

በሰፊ ክፍት መሬት ላይ በርካታ ቀሳውስት በሁለት መስመር ተፋጠው ቆመዋል። በስተጀርባ ትልቅ የእንጨት መስቀልና በሰንደቅ ዓላማ ያጌጠ ድንኳን ይታያል። ቀሳውስቱ በነጭ ልብስና ቆብ ደምቀዋል፤ አንዳንዶቹ በቀለማት ያሸበረቁ ካባዎችን አድርገዋል።

በኦቫል ሰማያዊ ቅርጽ የተከበበ የጎንደር ዩኒቨርሲቲ አርማ ነው። በማዕከላዊው አርማ ውስጥ የፋሲል ግንብ እና የተከፈተ ጥቅልል ላይ የማርሽ ምልክት አለበት። የዩኒቨርሲቲው ስም በአማርኛ እና በእንግሊዝኛ በሰማያዊው ኦቫል ላይ ተጽፏል።

እጅግ በጣም ብዙ ወታደሮች በአረንጓዴ የደንብ ልብስ ለብሰው ክፍት ሜዳ ላይ ተሰብስበዋል። አብዛኛዎቹ ወታደሮች ወደ ካሜራው ፊት ለፊት ቆመዋል። በስብስቡ ውስጥ የኢትዮጵያ ቀይ፣ ቢጫ፣ አረንጓዴ ሰንደቅ ዓላማዎች ይታያሉ። ከበስተጀርባ ብዙ ዛፎች አሉ።

አንዲት ሴት ቀይ መሃረብና ባለቀለም ልብስ ለብሳ በጉልበቷ ተንበርክካ ቡናማ ላምን ታልባለች። ትንሽ ጥጃ በሴትየዋ ፊት ቆሟል፤ ከበስተጀርባ የድንጋይ አጥር እና ደረቅ ሣር ይታያሉ። በአንድ ገጠራማ አካባቢ ይመስላል።

ከበሮ ውስጡ ክፍት ከሆነ እንጨት እና በርሜል እንዲሁም የእንስሳትን ቆዳ በመወጠር የሚሰራ በብዛት በኦርቶዶክስ ቤተክርስቲያን ውስጥ ጥቅም ላይ የሚውል መሳሪያ ነው።

ስምንት የሚሆኑ ሴቶች ባህላዊ ልብሶችን ለብሰው በመንገድ ዳር ቆመዋል። አብዛኞቹ ሴቶች ነጭና ሰማያዊ ረጅም ልብሶችን የለበሱ ሲሆን፣ ከመካከላቸው አንዷ ከበሮ እየመታች ሌሎቹ እያጨበጨቡ ነው። የሴቶቹ ጸጉር ሹርባ ነው።

A massive amount of a moderate to strong orange, kind of reddish, carrot that is lighter than Mars yellow and redder and darker than zinc orange or sunburst.

አንድ ትልቅ ግራጫ ጉማሬ በትንሽ ግልገሉ ጀርባ ላይ ሆኖ በውሃ ዳርቻ ላይ ቆሟል። ጉማሬዎቹ ወፍራም ቆዳ ያላቸው ሲሆን፣ ትንሹ ጉማሬ ወደ ፊት ይመለከታል። ከበስተጀርባ የተረጋጋ ቡናማ ውሃ እና ደብዘዝ ያለ የባህር ዳርቻ ይታያል።

የተፈጨ ሥጋ በቀጭን ሰማያዊ መያዣ ሳህን ላይ ተደርድሮ ቀርቧል። ሥጋው ቀይ እና ነጭ የስብ ቅንጣቶች ያሉት ሲሆን የሰማያዊው ሳህን ዳርቻ ሥጋውን በደንብ ይዞታል። ሥጋው በአግድመት አራት ማዕዘን ቅርጽ ባለው ሳህን ውስጥ ተሞልቷል።

ወታደራዊ ልብስና ኮፍያ የለበሱ ብዙ ወታደሮች በመንገድ ላይ ቆመዋል። ወታደሮቹ ሁሉ የጦር መሣሪያዎችን ይዘዋል። ከፊት አንድ ጥቁር የጦር ቬስት የለበሰ አዛዥ መሰል ሰው ለሌላ ወታደር መመሪያ ይሰጣል። ከበስተጀርባ ዛፎች አሉ።

ፀሐያማ በሆነ በረሃማ ቦታ፣ አራት ወታደራዊ ልብስ የለበሱ ወታደሮች ነጭ "UN" ተብሎ በተጻፈበት መኪና ላይ ቆመዋል። ሁለቱ ወታደሮች የመኪናው የኋላ ክፍል ላይ ተቀምጠው ሌሎች ሁለቱ ደግሞ ተደግፈው ሲቆሙ፣ አንዱ ወታደር እጁን ወደ ላይ አውጥቷል።

ሶስት ፍየሎች በአጥር ወይም ጎጆ ውስጥ ተሰብስበው ቆመዋል። አንደኛው ፍየል ቀይ ቡናማና ነጭ ሲሆን፣ ሌሎቹ ሁለቱ ደግሞ ግራጫና ቡናማ ቀለም አላቸው። ፍየሎቹ በደረቅ ሳር ላይ ይገኛሉ።

ረድፍ የሆኑ ብዙ ብስክሌቶች ፊት ለፊት ተኮርኩረዋል። ብስክሌቶቹ ሰማያዊ፣ አረንጓዴ እና ቢጫን ጨምሮ የተለያዩ ደማቅ ቀለሞች አሏቸው። የፊት ጎማዎቻቸው፣ ብሬክሶቻቸውና የብስክሌት መሪዎቻቸው ከቅርብ ወደ ሩቅ በመስመር ተቀምጠው ይታያሉ፤ ይህም የመደብሩን ወይም የማከማቻ ቦታውን ጥልቀት ያሳያል።

ጥቁር እና ጠመዝማዛ ፀጉሯን ከጎን በኩል የከፈለች ወጣት ሴት ወደ ካሜራው ትመለከታለች። ሴቷ ነጭና አረንጓዴ ቀለም ያለው ባህላዊ ልብስ ለብሳለች፤ በአንገቷም ላይ የመስቀል ቅርጽ ያለበትን ጨምሮ ሁለት የአንገት ጌጦች አድርጋለች።

ሰፊ በሆነ የግብርና መሬት ላይ አትክልት በረድፍ ተተክሏል። የመስኖ ውኃ በመስኖ ቦይ ውስጥ እየፈሰሰ ወጣት ተክሎችን እያጠጣ ነው። አፈሩ ቡናማ እና በመስመር የታረሰ ነው። ከሩቅ ደግሞ የዛፎች ረድፎች እና የሰማይ ዳርቻ ይታያል።

አንድ ሰው ጭንብልና ኮፍያ አድርጎ ከሌላኛው ሰው ጀርባ በመሆን የማሳጅ አገልግሎት ወይም የሕክምና ልምምድ ሲያደርግ ይታያል። በግማሽ ከተኛው ሰው አንገትና ትከሻ አካባቢ እጆቹን አድርጎ ደግፎታል።

ነጭ የሆነ የጭነት መኪና ክፍት በሆነ ቦታ ብዙ ቡናማ ከረጢቶች ተጭኖ ቆሟል። ከረጢቶቹ በደንብ ተደራርበው መኪናውን ሞልተውታል። ከበስተጀርባ በረዥሙ ጥቁር አረንጓዴ ኮንቲነሮች ወይም ሰረገሎች አሉ፤ ሁለት ሰዎች በመኪናው አጠገብ ቆመዋል።

አንድ ላይ የተቀመጡ ሶስት ትላልቅ የሶዳ ጠርሙሶችና አራት የሶዳ ጣሳዎች አሉ። ጠርሙሶቹ ኮካ ኮላ (ቀይ)፣ ስፕራይት (አረንጓዴ) እና ፋንታ (ብርቱካንማ) ናቸው። ጣሳዎቹም ኮካ ኮላ ዜሮ፣ ፋንታ፣ ክላሲክ ኮካ ኮላ እና ስፕራይት ናቸው።

በጎን በኩል የቆመ ሰማያዊ ትልቅ አውቶብስ በመንገድ ላይ ይገኛል። አውቶቡሱ በመጠኑ የቆሸሸ ሲሆን፣ በፊቱ ላይ "ብሾፍቱ ባስ" የሚል ጽሑፍ አለው። በመንገዱ ዳር በግራ በኩል አውቶቡሱን የሚጠባበቁ ወደ አስር የሚጠጉ ሰዎች ተሰልፈው ቆመዋል።

ሁለት ስማርት ስልኮች የፊት እና የኋላ ገፅታዎች አሉ። የፊት ለፊቱ ብርቱካንማ እና ቡናማ የቀለም ንድፍ ባለው ማያ ገጽ ተከፍቷል። የኋለኛው ገፅታ ሁለት ክብ ካሜራ ሌንሶችን እና የቪቮ አርማን ይዟል፣ የስልኩ ቀለም ጥቁር ግራጫ ነው።

በርካታ ደማቅ ሐምራዊ ሽንኩርቶች በነጭ ኬሻ ላይ በሲሚንቶ ወለል ላይ ተቀምጠዋል። ሽንኩርቱ ትኩስና በጥሩ ሁኔታ የተከመረ ይመስላል። ሦስት ሰዎች በአጠገቡ ቆመው፣ በምስሉ ጠርዝ ላይ የጫማና የቁርጭምጭሚት ክፍሎቻቸው ይታያሉ።

የጤና ባለሙያ ጭንብል ላደረገች ሴት ክትባት እየሰጠች ነው። ሌሎች ሰዎች ለክትባት ተራ ሲጠብቁና ሰነዶችን ሲሞሉ በተጨናነቀ ክፍል ውስጥ ናቸው። ከበስተጀርባ በግድግዳው ላይ ሁለት ክፈፎች ተሰቅለዋል።

በርካታ ሰዎች በክብ ተቀምጠው ባህላዊ ምግብ እየተመገቡ ነው። መሀል ላይ ባለው ድስት ላይ የፈላ ወጥ አለ፣ በዙሪያው እንጀራ እና ዳቦ ተደርጎባቸዋል። ሁሉም ሰዎች ትኩስ ምግቡን ለመምዘዝ ዱላ ይጠቀማሉ።

የባህል ቡና ሥነ ሥርዓት የሚያሳይ ይመስላል። አንዲት ሴት በባህላዊ ምግብ ቤት ውስጥ ተቀምጣለች። ክብ በሆነ የእንጨት ጠረጴዛ ላይ ብዙ ትንንሽ የቡና ስኒዎች ተደርድረዋል። ሴትየዋ ጥቁር ልብስ ለብሳ ፈገግ ብላለች። ከበስተጀርባ መጠጦች ያሉበት መደርደሪያ ይታያል።

ባለ ሁለት ጎን ለጎን ግንቦች ያሉት በድንጋይ የተገነባ የኦርቶዶክስ ቤተክርስቲያን ነው። ማዕከላዊው ክፍል ጥቁር ጉልላት ሲኖረው፣ ሁለቱም ግንቦች ላይ መስቀሎች ተተክለዋል። ከፊት ለፊት፣ ግድግዳው ላይ የቅዱሳን ስዕሎች ይታያሉ፤ በሩ ፊት ለፊት ባለ ቀለም አጥር አለ።

በግራ በኩል በብጉር የተጎዳ ቆዳና ከህክምና በኋላ የነጻ ፊት ክፍል ይታያል። በቀኝ በኩል ደግሞ የእርጥብና የደረቅ እርድ ዱቄት ጎላ ብሎ ይታያል። የእርዱ ሥሮች ከዱቄቱ አጠገብ ተቀምጠዋል።

የዲጂታል ክፍያና ግብይት ማስታወቂያ ያሳያል። በማስታወቂያው ላይ ሙሉ በሙሉ በምግብ የተሞላ ቡናማ የወረቀት ከረጢት ይታያል። ከረጢቱ ፊት ለፊት የሞባይል ስልክ አለ። በማስታወቂያው ላይ የ"ኢ-ብር" እና "ሁሉም ገበያ" አርማዎች ይታያሉ።

ሙሉ የካቤጅ ወይም የጎመን ቅጠል በታረሰ አፈር ላይ ጥቅጥቅ ብሎ የበቀለ እርሻ። ጥቂት የበቆሎ ተክሎች በጎኖቹ ላይ ጎልተው ሲታዩ፣ ከበስተጀርባ ብዙ የዛፎች አረንጓዴ ቅጠሎች ይታያሉ። የቀን ብርሃን በእርሻው ላይ ያርፋል።

ጥንታዊ የሚመስል ጥቁር የልብስ ስፌት ማሽን በቡናማ የእንጨት ጠረጴዛ ላይ ቆሟል። ማሽኑ በወርቃማ ቀለም በተሠሩ የአበባ ቅርጾች ያጌጠ ሲሆን፣ ከላይ በኩል ደግሞ ቀይ/ቡናማ ክር ተጠቅልሎበታል። ከበስተጀርባው የደበዘዘ ቀላል ግድግዳ አለ።

በእጅ የተሰሩ ሶስት ክብ ቅርጽ ያላቸው ባህላዊ የእደ ጥበብ ስራዎች ተንጠልጥለዋል። እቃዎቹ ቀይ፣ አረንጓዴ እና ቢጫ ክሮች የተጠላለፉ ሲሆን፣ ከላይ ጥቁር የቆዳ ማሰሪያዎች አሏቸው። ከበስተጀርባ በከፊል የተጻፉ ፊደሎች እና ምስሎች ይታያሉ።

በጣም የሚያምር ነጭ ዳመና ያለው ጥርት ያለ ሰማይ ይታያል ። የሚያምር አረንጓዴ ስር እንዲሁም ለምለም እና ረጅም ዛፎች አረንጓዴ ጫካ ሰርተዋል ።

ግዙፍ የእንጉዳይ ቅርጽ ያላቸው ሁለት መዋቅሮች በከፍተኛ ስፍራ ይታያሉ። በመዋቅሮቹ ዙሪያ ብርሃን አለ፤ ከበስተጀርባው ደግሞ ከተማውና ጭጋጋማ ተራሮች የፀሐይ መጥለቂያ ላይ ይገኛሉ።

በርካታ ሰዎች በትልቅ አዳራሽ ውስጥ ወንበሮች ላይ ተቀምጠዋል። አብዛኞቹ ተሰብሳቢዎች የደንብ ልብስ ለብሰዋል። ከፊት ለፊት "አዲስ ገጽ" የሚል ጽሑፍ የያዘ ባነር አለ።

በርካታ ወጣት ሴቶች በብዛት ነጭ እና ሰማያዊ ቀለም ያላቸውን ባህላዊ ልብሶች ለብሰው፤ በአንድ ቡድን ሆነው መንገድ ዳር ቆመዋል። አንዷ ሴት በቆዳ የተለበጠ ከበሮ ስትመታ፤ የተቀሩት ደግሞ በደስታ እየዘፈኑ እና እያጨበጨቡ ነው።

የፖሊስ ልብስ የለበሰች ሴት መካከለኛ ስፍራ ላይ ቆማለች። ሰማያዊ ሸሚዝና ሱሪ እንዲሁም ነጭ ቀበቶና ካፕ ለብሳለች። ከኋላዋ ቢጫና አረንጓዴ ቀለም ያለው ህንፃ ይታያል። መሬቱ ደግሞ ጭቃማ ሲሆን፣ ከሩቅ ሰዎች ቆመዋል።

ነጭ ባህላዊ ልብስ የለበሰ ቤተሰብ በአረንጓዴ የከተማ መናፈሻ ስፍራ ቆሟል። ወላጆችና ሦስት ወንዶች ልጆቻቸው ልብሶቻቸው ላይ አረንጓዴ፣ ቀይና ብርቱካናማ ጂኦሜትሪያዊ ንድፎች አሉ። ከበስተጀርባ ረዥም የመስታወት ሕንጻ ጎልቶ ይወጣል።

ህጻናት ተሰልፈው መዝሙር በመዘመር ላይ ይገኛሉ ።ከጎንም ሁለት ከበሮ የሚመቱ ጎረምሶች ይታያሉ ከጀርባቸውም አረንጓዴ ሳርና የሚያምር ሰፊ ዛፍ ይገኛል ።

ነጭ የጭነት መኪና ጠፍጣፋ መድረክ (ፍላትቤድ) ያለው ሲሆን፣ የካቢኔው ክፍል ላይ "ISUZU" የሚል ስም ተጽፏል። ከመኪናው በር አጠገብ ባለው ጽሑፍ መሠረት፣ የተፈቀደው አጠቃላይ ክብደት 18,000 ኪሎግራም ነው። መኪናው ከቤት ውጭ፣ በኮንክሪት ወለል ላይ ቆሟል።

የጽዳት ሥራ የሚያከናውኑ ሰዎችን ያሳያል። ሰዎች የብርቱካናማ ቀለም የደህንነት ልብስና ገለባ ባርኔጣዎችን ለብሰዋል። በመንገድ ዳርቻ ላይ የፍሳሽ ማስወገጃ ቦታን ሲያጸዱ ይታያሉ። ቆሻሻ በፕላስቲክ ከረጢቶች ተሰብስቧል። ይህ የማህበረሰብ የንፅህና አጠባበቅ ሥራ ሊሆን ይችላል።

አምስት የቤተሰብ አባላት፣ አራት ልጆች እና አንዲት እናት፣ ነጭ ባህላዊ ልብሶችን ለብሰው በቡናማ ዳራ ፊት ተቀምጠውና ቆመው አሉ። እናትየው ቀይ ጸጉር ያላት ሲሆን፣ በዙሪያዋ ያሉት ልጆች ደግሞ ረጅም ጥምጥም ጸጉር አላቸው።

ባህላዊ የሃይማኖት ልብስ የለበሱ ብዙ ሰዎች በቡናማ አፈር አፋፍ ላይ ተሰልፈው የሃይማኖታዊ ሥነ ስርዓት ያከናውናሉ። በነጭ ጠምጠምታ፣ በተለያዩ ደማቅ ቀለም ያላቸው ልብሶችና በጥቁር ካባ የተንቆጠቆጡ እነዚህ ሰዎች ረጅም በትር እና የከበሮ መሣሪያ ይዘዋል።

አንዲት ሴት ባህላዊ የኢትዮጵያ ልብስ ለብሳ ያሳያል። የለበሰችው ነጭ ረዥም ልብስ በደረት፣ በአንገት እና በእጅጌው ላይ ደማቅ ሰማያዊ፣ ቢጫ እና ቀይ የሆኑ የጥልፍ ስራዎች አሉት። ፀጉሯ ወፈራም እና ጥምዝምዝ ነው።

ሶስት ሴቶች ግራጫ ቀለም ያላቸው ልብሶችና ቀይ ጥልፍ በላያቸው ላይ አድርገዋል። በቀኝና በግራ ያሉት የፀሐይ መነፅር አድርገዋል፤ በመሃል ላይ ያለችው ደግሞ ቀይ ቤሬት ወይም ኮፍያ አድርጋለች። በአለባበሱ ውስጥ ቀይ ቀለም ጎልቶ ይታያል።

ባለብዙ ፎቅ ያለው ዘመናዊ ሕንፃ በከተማ መንገድ ዳር ተቀምጧል። ሕንፃው ወደ ላይ የሚጠብ ጥምዝ ቅርጽ ያለው ሲሆን፣ በብዙ መስኮቶች ተሸፍኗል። ከፊት ለፊት ጥቁር አጥርና የመንገድ ምልክት ያለበት ሲሆን፣ ሰማዩ ጥርት ብሎ ይታያል።

አንዲት ወጣት ጥቁር ፀጉር ያላት ሴት ባህላዊ ነጭና ወርቃማ ቀሚስ ለብሳ የመጽሔት ሽፋን ላይ ትታያለች። በጣቷ ትንሽ ጥቁር ጀበና ደግፋለች። የመጽሔቱ አርእስት "ኢትዮጵያን ቢውቲ" የሚል ሲሆን፣ በርካታ ጽሑፎች ከበስተጀርባ አሉ።

ረጃጅም ቡናማ እንጨት ያለዉ መጥረቢያ በነጭ ዳራ ላይ በግልጽ ይታያል። የብረት ክፍሉ ሁለት አቅጣጫዎችን የሚመለከቱ ስለታም ጫፎች አሉት። የብረቱ ገጽታ ትንሽ የዛገና ያረጀ መልክ ሲኖረው፣ መጥረቢያው በሰያፍ አቅጣጫ ተቀምጧል።

ጥቁር እና ሰማያዊ የሆኑ ሁለት የስኮች ቴፕ መቁረጫዎች በብርሃን ግራጫ ዳራ ላይ ይታያሉ። ሁለቱም መቁረጫዎች ቴፕ ለመያዝ የሚችል ሲሊንደራዊ ቅርጽ አላቸው። በጥቁሩ መቁረጫ ላይ በጃፓንኛ ቋንቋ የተፃፈ ማስጠንቀቂያ ይገኛል፤ ሁለቱም ጥቁር መያዣ አላቸው።

አብዛኛው ቦታውን የሸፈነ የጎመን እርሻ ቦታ። ትልልቅ አረንጓዴ ቅጠሎች ያሉት ጎመን በመሃሉ ላይ ባለው ቡናማ አፈር ላይ ተተክሏል። ከጎመን ተክሎች መካከል ጥቂት የሙዝ ችግኞች ይገኛሉ። ከበስተጀርባ በሁለቱም በኩል ዛፎች እና ቁጥቋጦዎች ይገኛሉ።

አንድ ግራጫ እና ቡናማ ግርፋት ያለው የዱር ድመት በዓለት ላይ ተቀምጧል። ድመቷ ቀጥ ብላ ተቀምጣ፣ የሚያብረቀርቅ አረንጓዴ-ሰማያዊ ዓይኖቿን ወደ ፊት አቅጣጫ ትጥላለች። ጅራቷ በጥቁር ቀለበቶች ያጌጠ ነው። ከበስተጀርባው ጨለማ ነው።

በግራ በኩል ትልቅ፣ ግራጫ እና ቀይ የኮቪድ-19 ቫይረስ ሞዴል በአጉሊ መነጽር አለ። በስተቀኝ ደግሞ "ኮቪድ" የሚል ትልቅ ነጭ ፊደል እና ከሱ በታች ጽሑፍ ተቀርጿል። ከስር በአማርኛ የቫይረሱ መግለጫ ተጽፏል።

ይህ በትልቅ እና ዝቅተኛ ህንጻ መሃል ላይ የሰዓት ማማ ያለበት ሕንጻ ነው። የሰዓት ማማው አናት ላይ ሁለት ትላልቅ የብረት አንቴናዎች አሉ። ሕንጻው ነጭና አረንጓዴ የፊት ገጽታዎች ያሉት ሲሆን፤ ከፊት ለፊቱ ትልቅ የኮንክሪት አደባባይ ይታያል።

የኢትዮጵያ ባህላዊ ቤት ነው:: ከድንጋይና ከጭቃ የተሰራ ግድግዳ አለው:: ጣሪያው ከሳር የተሰራ ክብ ቅርጽ ነው:: ህጻኑ ከቤቱ ፊት ለፊት ቆሟል:: ይህ አሰራር ሀገር በቀልና ተፈጥሮአዊ ቁሳቁሶችን ይጠቀማል::

ጠርሙሱ ቀይ ወይን ፈሳሽ የያዘ ሲሆን፣ አንገቱ ቀይ መክደኛ አለው። በጠርሙሱ መሃል ባለው ቢጫ መለያ ላይ፣ ትልቅ ቀይ የአማርኛ አዋሽ ጽሑፍና ከሥሩ ባህላዊ የጌጥ ንድፍ አለ።

በቅርብ የተቀረጸው ምስል ላይ ደማቅ ቀይ እንጆሪ ፍሬዎች በአረንጓዴ ቅጠሎችና ቡናማ አፈር ውስጥ ተኝተዋል። የበሰሉ ፍሬዎች ትኩስ ሆነው ሲታዩ፣ ነጠብጣብ ያዩበት ገጽታቸው በግልጽ ይደምቃል። ጥቅጥቅ ያሉት ቅጠሎች በፍሬዎቹ ላይ ጥላ በመጣል የተፈጥሮን ውበት ያሳያሉ።

አራት ግዙፍ የብር ቀለም ያላቸው የእህል መጋዘን ሳይሎዎች (ጎተራዎች) በኮንክሪት መሠረት ላይ ተገንብተዋል። ከፍ ያለ የብረት ማንሻ መዋቅር ጋር ተያይዘው ይገኛሉ። በዙሪያቸው ያለው መሬት በደማቅ ቀይ ዐፈር የተሸፈነ ሲሆን፤ ሰማዩም ንፁህ ሰማያዊ ነው።

ጨለማማ እና ደመናማ ሰማይን እንደ ዳራ ይጠቀማል፡፡ ሁለት መስመር ቢጫ የአማርኛ ጽሑፎች አሉ፡፡ በትልቁ የፊደል መጠን የተጻፈው የላይኛው ጽሑፍ "ፍቅር ይቀድማል" ሲል፣ ከሱ በታች ባለው በትንሹ የፊደል መጠን ደግሞ "የግጥም ስብስብ" የሚል ጽሑፍ ተቀምጧል።